የገበያ ቦታን ያሳያል። ሴቶች በመንገድ ዳር ተቀምጠው አትክልትና ድንች ይሸጣሉ። የተለያዩ ቀለማት ያላቸው ዣንጥላዎች ጥላ ሰጥተዋል። ከበስተጀርባ ትልቅ የድንጋይ ግድግዳ አለ። በምስሉ ላይ የሚታየው ሰው እጁን በግንባሩ ላይ አድርጎ በተጨነቀ ሁኔታ ይታያል።

በዚህ ምስል ውስጥ በቅንጣት የተዘጋጀ አንደኛ ደረጃ ዘመናዊ ቤት ታይቷል። በቡናማ ጣሪያ እና በቢጅ የተሸፈነ ፊት አለው፣ ነጭ ደጅ እና ቀይ መስኮቶች በቅንጣት ተያይዞ ነው። በመግቢያ ሁለት ትልቅ የአትክልት ቦታዎች አሉ።

በቀይ ጀርባ ላይ የማስታወቂያ ምስል ቀርቧል። መሀል ላይ አንድ ትልቅ ኮካ ኮላ አለ። በሁለቱም ጎን ደግሞ የዋን እና ብሪስ የተባሉ የታሸጉ ውሃዎች ተቀምጠዋል።

ዛዚ የደራሲ በዓሉ ግርማ የአማርኛ ልብ ወለድ መጽሐፍ ሽፋን ነው። የሽፋኑ የጀርባ ቀለም ግራጫማ ሲሆን፣ ትልቁ ርዕስ ዛዚ በቀይ ጎላ ተደርጎ ተጽፏል። ደራሲውና የመጽሐፉ ዓይነት በሽፋኑ ላይ በትንሹ ተጠቅሷል።

እጅግ ብዙ ቁጥር ያላቸው ስደተኞች ከፊትና ከጀርባ ተከምረው በጀልባ ወለል ላይ ተቀምጠዋል። ጥቂት የደንብ ልብስ የለበሱ ሰዎችና ሌሎች ግለሰቦች በመርከቡ ዳርቻ በቆሙበት ሁኔታ ክትትል ያደርጋሉ። የበስተጀርባው የውሃ አካል እስከ አድማስ ድረስ ሰፊ ሆኖ ይታያል።

ብዙ ሰዎች ነጭ ቀሚስና የራስ ጠምጣማ ጨርቅ ለብሰው፣ የእስልምና ሃይማኖታዊ ሥነ ሥርዓት ሲያከናውኑ ይታያል። ሰዎች እጃቸውን በደረታቸው ላይ አጣምረው በጸሎት ላይ ናቸው፣ ከበስተጀርባ በተጨናነቀው ስታዲየም ደግሞ ብዙ ሰዎች ቁመዋል። በከፍታ ላይ የማስታወቂያ ሰሌዳ ተሰቅሏል።

ባለቀለም እርሳሶች በቡናማ ዳራ ላይ በአግድም ተደርድረዋል። እርሳሶቹ ቀይ እና ቢጫ መሠረቶች ሲኖሯቸው፣ በካርቱን ሥዕሎችና በኮከቦች ያሸበረቁ ናቸው። ከላይ ያሉት ሁለት እርሳሶች በመቀረጫ ተሰክተዋል።

ሰማያዊ ሹራብ የለበሰ ሰው መሬት ላይ በተዘረጋ ጨርቅ ላይ ተኝቷል። ሌሎች ሰዎች እጃቸውን ይዘው በጋራ ሲጸልዩ ይታያሉ። ከፊሉ ሰው ባህላዊ ነጭ ልብስ ለብሷል፤ ከበስተጀርባ የእንጨት መቀመጫ አለ።

ሁለት ምስሎችን በአንድ ላይ የያዘ ኮላጅ ነው። በግራ በኩል ጥቁር እና ነጭ የንግስት ዘውዲቱ ስዕል ከፊት ለፊት አለ። በቀኝ በኩል ደግሞ ባርኔጣና ካባ የለበሰ ወንድ ሰው አለ።

የደረቀና የተሰነጠቀ አፈር ያለበት የእርሻ መሬት ላይ ትናንሽ አረንጓዴ ችግኞች ረድፍ ተክለዋል። የአፈር ስንጥቆችና የጎማ አሻራዎች በግልጽ ይታያሉ። ከሩቅ በስተጀርባ ትናንሽ የገበሬዎች ጎጆዎች እና ዛፎች አሉ።

በጥሩ ብርሃን የበራ፣ ረዥም የምግብ ጠረጴዛ ይታያል። ጠረጴዛው በነጭ አበባዎች፣ በብርጭቆ ሻማ መያዣዎች እና በወርቃማ ወንበሮች ተከቧል። ከበስተጀርባውም በነጭ አበቦች ያጌጠ ግድግዳ በግልጽ ይስተዋላል።

ትልቅ ሰማያዊ የማስታወቂያ ሰሌዳ የ"ፔዳል" ሳሙናን ያስተዋውቃል። በሰሌዳው ላይ ሁለት የእግር ጫማዎች፣ የሳሙና ሳጥን እና "የእግር እግር መጥፎ ሽታ የሚያስወግድ ብቸኛው ሳሙና!" የሚል የአማርኛ ጽሑፍ አለ። ከማስታወቂያው በታች በጥቁር ጃኬት የለበሰ አንድ ሰው ቆሟል።

በቀለማት ያሸበረቁ ኳሶች እና ፊኛዎች በተሞላ ግርግር ያለበት ገበያ ውስጥ ብዙ ሰዎች ሲመላለሱ ይታያል። እርጥብ በሆነው ጠጠር መንገድ ላይ የከተማዋ ትጋትና ኃይል በግልጽ ይታያልና የህይወት ዘይቤ በጉልህ ይንጸባረቃል።

ያስደንቃል! ጥቁርና ነጭ ምስል የኒኮላ ቴስላ ይመስላል። ሰውየው በቁም ነገር ሲያዩ! እጁን በፊቱ ላይ ደግፎአል። ጥቁር ፀጉሩና ጢሙ ያምራል። የእውቀትና የጥበብ ስሜት ይሰማል። አስተሳሰቡ በጣም የሚማርክ ነው።

በቀይ ማሸጊያ ውስጥ የታሸገ የጣት ቅርጽ ያለው የብስኩት ምርት ይታያል። ማሸጊያው ስድስት ጥቅሎችን የያዘ ሲሆን፣ “ኢቲ ፊንገር ቢስኩቪ” የሚል ጽሑፍ በላዩ ላይ ይነበባል። ቡናማው ብስኩት በግልጽ በፕላስቲክ ተጠቅልሏል።

ባለ አምስት ፎቅ የጎንደር ፕላዛ ሆቴል ሕንፃ በቀይ፣ ቢጫና አረንጓዴ ሰንደቅ ዓላማዎች ተጊጦአል። ከስር በኩል፣ ብዙ ጠረጴዛና ወንበሮች እንዲሁም ባለ ቀለም ዣንጥላዎች ያሉት ክፍት በረንዳ አለ።

በርካታ ጥቁር የፖሊስ ድሮኖች በትልቅ የኮንፈረንስ ጠረጴዛ ላይ ረድፍ ሰርተው ተቀምጠዋል። ከፊት ለፊት ባለው ስክሪን ላይ የእንኳን ደህና መጣችሁ መልዕክት እና የድሮን ማስመሰያ ማዕከል መክፈቻ ጽሑፍ ይታያል። በጠረጴዛው ዙሪያ ሳጥኖች፣ ኮምፒውተሮች እና ጥቁር ወንበሮች ይገኛሉ።

አርማ በነጭ ዳራ ላይ በሰማያዊ የፊደል ቅርጽ "ብርሃን" የሚለውን የአማርኛ ቃል ያሳያል። ከቃሉ ግራ ጫፍ በሰያፍ የተዘረጉ ሶስት ቢጫ መስመሮች አሉ። ከሱ በታች "Berhan Bank S.C." የሚለው የእንግሊዝኛ ጽሑፍ በሰማያዊ ቀለም ተጽፏል።

የቡና ስኒዎች ስብስብ ሲሆን በነጭ ቀለምና በሀገራዊ ቅጦች ያጌጠ ነው። ስብስቡ ጀበና፣ የወተት ማፍሰሻ፣ የስኳር ማስቀመጫ እና ስድስት ስኒዎች አሉት። ስኒዎቹ በሰፊ ትሪ ላይ ተቀምጠዋል። ስብስቡ ለቡና ሥነ ሥርዓት ያገለግላል።

ሁለት ቀሳውስት በጀልባ በነፃነት ውኃውን ሲያቋርጡ በነፃነት ይታያል:: አንደኛው ቀይ ነፃነት ካባና ዣንጥላ፣ ሌላኛው ደግሞ ነጭ ነፃነት ካባ ለብሷል::የቤተ ክርስቲያን ዕቃ በነፃነት ተሸክመዋል::ከኋላ ሌላ ጀልባ በነፃነት ሲንሳፈፍ በነፃነት ይስተዋላል፤ በጀልባውም ላይ በነፃነት የዋኙ ወጣቶች ይታያሉ።

አንድ ቤተሰብ፣ አባትና እናት ሕፃን ልጃቸውን ታቅፈው፣ በሸቀጣሸቀጥ መደብራቸው ውስጥ ቆመዋል። ከፊት ለፊታቸው ሰማያዊ ቀለም ያለው ሚዛንና ከበስተጀርባ የተደረደሩ ብዙ እቃዎችና ጌጦች አሉ።

በሰፊ የውሃ አካል መካከል አረንጓዴ ደሴት ይታያል። ደሴቲቱ ጥቅጥቅ ያለ ዛፎች ያሏት ሲሆን፣ ከውሃው ወለል በላይ ትንሽ ከፍ ብላ ትገኛለች። ሰማዩ ግራጫማ እና ደመናማ ሲሆን፣ አጠቃላይ ገጽታው የተረጋጋና የቀዘቀዘ ነው።

አንድ ትንሽ ቡናማና አረንጓዴ ቀለም ያላቸው ማህተሞች በግራጫ ዳራ ላይ ተቀምጠዋል። ስድስት ማህተሞች የዝንጀሮ፣ የነብር፣ የቱካን ወፍ፣ የጫካ ኮፍያ፣ ና የጎርፍ ምልክቶች አላቸው፣ ከማህተሞቹ በታች በወረቀት ላይ የተመቱት የእንስሳትና የእጽዋት ቅርጾች ይታያሉ።

የአዲስ አበባ ዩኒቨርሲቲ ታሪካዊ ዋና በር ያሳያል። በሩ ከጥቁር ድንጋይ የተገነባ ሲሆን፤ ላይኛው ክፍል በአንበሳ ምስሎችና በሥነ ጥበብ ያጌጠ ነው። መሃል ላይ ሰማያዊ የብረት በር አለ። በበሩ በሁለቱም ጎን “አዲስ አበባ ዩኒቨርሲቲ” የሚል ጽሑፍ ይታያል፡፡

ሰማያዊ ዳራ ላይ ጎላ ብሎ የሚታይ የዳንጎቴ ግሩፕ የንግድ ምልክት/ሎጎ ይገኛል። ጽሁፉ በላይ በኩል ቀይ/ቡናማ ቅስት ያለ ሲሆን፣ በላዩ ላይ ደግሞ ክንፉ የተዘረጋ ንስር/አሞራ የሚመስል ጥቁር ሰማያዊ ምልክት አለ።

የክፍል ውስጥ ትልቅ ጥቁር ሰሌዳ ያሳያል። ሰሌዳው በእንጨት ፍሬም የተከበበ ሲሆን፤ መሃሉ ጥቁር ነው። ሰሌዳው በኖራ ስለተፃፈበት በላዩ ላይ ነጭ የኖራ ምልክቶችና ጽሁፎች ቀርተዋል። ሰሌዳው ትምህርት ቤት ውስጥ ለትምህርት የሚውል ሲሆን፤ ለአዲስ ጽሑፍ ዝግጁ ነው።

ጥንታዊና ያማሩ ልብሶችን የለበሱ ብዙ ቀሳውስት በሥርዓተ-ባህሉ መካከል፣ አንዳንዶቹ የተሸለሙ ታቦቶችን በራሳቸው ላይ ይዘው፣ ሌሎች ደግሞ በትላልቅ ቀለም ያጌጡ ዣንጥላዎች ጥላ ሥር ሆነው እና፣ በግንባር ቀደምትነት ያለው ቀሳዊስት ከሌላው ቀሳዊስት ጋር ፊት ለፊት ተፋጥጦ ነው።

የትምህርት ምዘናና ፈተናዎች አገልግሎት አርማ ነው። ሰማያዊው አርማ ከላይ ሶስት የኢትዮጵያ ሰንደቅ ዓላማ ቀለሞችን የተሸከሙ ግራፎችን ይዟል። ከግራ በኩል የተከፈተ ሰማያዊ መጽሐፍ ያለ ሲሆን፣ ከታች ደግሞ "የተማሪዎች ምዘናና ፈተናዎች አገልግሎት" የሚል ጽሑፍ ይገኛል።

አንዲት ሴት ምግብ ማብሰያ ልብስና የራስ መሸፈኛ ለብሳ፣ የተለያየ ዓይነት ምግብ በተሞላባቸው ሁለት ትልልቅ ባህላዊ መሶቦች ላይ ምግብ ትጨምራለች። ከበስተጀርባ ዘመናዊ የወጥ ቤት ቁሳቁሶችና ቀይ ጡብ ግድግዳ አሉ።

ጥቁር ክብ የኤሌክትሪክ ምጣድ እና ብርማ ክዳን በነጭ ገጽ ላይ ተቀምጠዋል። ገመዱ በነፃነት ተዘርግቶ ለመሰካት ዝግጁ ነው። መሳሪያው የሙቀት መቆጣጠሪያ ቁልፍ ያለው ሲሆን ምግብን በራስ የመስራት ነፃነትን እና ምቾትን ያመለክታል።

በወርቃማ የስንዴ እርሻ ውስጥ እጅግ በጣም ጥሩ የሆነ ቀይና ጥቁር የሰብል ማጨጃ ማሽን በሰፊው ሜዳ ላይ ሰብል እየሰበሰበ ይገኛል። ደስ የሚል ሰማያዊና የብርቱካናማ ብርሃን ያለው ሰማይ ደግሞ የግብርናውን ውብ ገጽታ አድምቆታል።

ቀይና ሰማያዊ ቀለም ያለው የአዲስ አበባ ዩኒቨርሲቲ አርማ ያሳያል። አርማው መሃል ላይ ቢጫ ቀለም ያለው ክፍት መጽሐፍ፣ የሩዝ ዘለላዎችና የማርሽ ቅርጽ ያለው ምልክት አለ።

በሩቅ ሰማያዊና ቢጫ ቀለሞች የተደመቀው ሰማይ ከሰፊ ውሃማ አካል ጋር ይገናኛል። ከፊት ለፊት፣ በመሃል ላይ በሰንሰለት የታጠረ ቦታና ሰማያዊ ጉልላት ያላቸው አብያተ ክርስቲያናት ይታያሉ። በርካታ የዘንባባና ሌሎች አረንጓዴ ዛፎች የመሬት ገጽታውን አድምቀውታል።

እግዚኦ ሲያስጨንቅ! ስራ የበዛበት የገበያ አካባቢ! ሰዎች ከባድ ሸክሞችን ሲሸከሙና ዕቃ ሲያጓጉዙ ። በቦታው ላይ የድካም እና የሥራ ብዛት ስሜት ይንጸባረቃል። የኑሮ ግፊቱ ሲያስጨንቅ!።

በደማቅ ሥዕሎች ያጌጡ የተለያዩ የምግብ ዕቃዎችን ያሳያል። የዕቃዎቹ ጠርዝ ጥቁርና ቀይ ቀለም አለው። ጠፍጣፋ ሳህኖች ላይ የአበባ ሥዕሎች ሲኖሩ፣ አንድ ጥልቅ ኩባያ ደግሞ በጎን በኩል ይታያል። የዕቃዎቹ የሥነ-ጥበብ ሥራ ባህላዊ ይመስላል።

አስደናቂ! ረዣዥም የሾላ ዛፎች ሰማይ ላይ የተንጠለጠሉ ይመስላሉ። አረንጓዴው ቅጠሎቻቸው ሲያምሩ! ከታች ጥቅጥቅ ያሉ አረንጓዴ ዛፎች አሉ። ከፍ ብለው የሚታዩት ግንዶች ሲያሳዩ! ንጹህ ሰማያዊው አየር በጣም ያስደስታል።

አምስት ከፍ ያሉ የቴሌኮሙኒኬሽን ማማዎች ከታች ተነስቶ በሚታይ ዕይታ ሰማያዊውና ጥርት ያለው ሰማይ ላይ ተንጠልጥለዋል። እነዚህ ማማዎች ሲግናል መቀበያ ሳህኖችና አንቴናዎች የተገጠሙላቸው ሲሆን፤ አንዳንዶቹም ነጭ እና ቀይ ቀለም አላቸው።

በብርቱካናማ ብርሃን በተሞላ ክፍል ውስጥ አንዲት ሴት በሆዷ ተኝታለች። ሴቷ በነጭ ፎጣ ወገቧን ሸፍናለች፤ ጀርባዋ ላይ ደግሞ የጭቃ ወይም ተመሳሳይ ነገር ቅባት ተቀብታለች። በዙሪያዋ የሚያበሩ አምፖሎች እና መቅረዞች አሉ።

አንድ የእንጨት መደርደሪያ በተለያዩ የንጽህና መጠበቂያ ወረቀቶች ተሞልቷል። ጥቁር ቀለም ያላቸው ሳጥኖች ከላይኛው መደርደሪያ ላይ ሲደረደሩ፣ ከታች ደግሞ ነጭ ጥቅል ወረቀቶች አሉ። ሰማያዊና ነጭ ሳጥኖች ከስር ተቀምጠዋል።

በሚያብረቀርቅ ጸሐይ ስር በርካታ ሰዎች በአደባባይ ተሰብስበዋል። ሰዎች ቴንሲን ሲጫወቱ፣ መሃል ላይ ደግሞ ቀይ የብረት መስቀል በግንብ ላይ ቆሟል ።

የምግብ ሸቀጣ ሸቀጥ መደርደሪያ ይገኛል። መካከለኛ ክፍል ላይ የአንከር (Anchor) የወተት ዱቄት የያዙ ሰማያዊ ጣሳዎች ተደርድረዋል። ከታች በኩል ደግሞ ቀይና ቢጫ መለያዎች ያላቸው የሩዝ ፓኬጆች እንዲሁም ከላይ የህጻናት ዳይፐርና የወተት ዱቄት እቃዎች ተቀምጠዋል።

በምሽት ሰዓት ላይ እቃዎችን በመንቀሳቀስ ላይ የሚገኙ ክሬን ይታያል ክሬኑ በውሃ አካላት ቦታ ላይ ቆሞ ይታያል ። ብዙ ቤቶች ከጀርባ ይገኛሉ ።

ጉንፋንና ብርድ ሲይዘን፣ ሆድ ሲታመም ወይም ማቅለሽለሽ ሲሰማን የዝንጅብል ሻይ እንዴት ያረጋጋናል! ይህ ሞቅ ያለ መጠጥ ሰውነትን በጥልቅ የሚያበርድና የሚያስታግስ የፍቅር አገላለጽ ነው። ያለ ምንም ጥርጥር የዝንጅብል ሻይ የሕመም ስሜታችንን የሚያቃልል እውነተኛ ወዳጅ ነው።

ትላልቅ ነጭ አበባዎች በጥቅጥቅ ባለ ጥቁር አረንጓዴ ቁጥቋጦ ላይ ተንጠልጥለዋል። የእጽዋቱ ቅጠሎች ሰፋፊና ብዙ ናቸው። ከፊት ለፊት በተቆፈረ መሬት ውስጥ ቡናማ አፈር ክምችትና የውሃ መተላለፊያ ጉድጓድ ይገኛል።

አረንጓዴና ነጭ አውቶቡሶች በተደረደሩበት ጣቢያ ውስጥ፤ ብዙ ሰዎችና ሁለት የእጅ ጋሪዎች ይታያሉ። የሰዎቹ ትኩረትና የእቃ ማጓጓዝ ትጋት የዕለት ተዕለት ሥራን ውጥረትንና ጭንቀትን ያሳያል፤ የብሶትና የድካም ስሜትም አለ።

ባህላዊ ነጭ ቀሚስ የለበሰች ሴት በሁለት እጆቿ ነጭ ትሪ ይዛ፣ ሦስት ትናንሽ የቡና ሲኒዎችና ክዳን ያለው የሳር ሳጥን በላዩ ላይ ተቀምጧል። ደማቅ ቀለም ባለው ጨርቅ ላይ የተቀመጠው የቡና ሲኒና ሳጥን፣ የባህላዊ የቡና ሥነ-ሥርዓት መስተንግዶን ይገልጻል።

አንዲት ሴት አርሶ አደር ነጭ ሻሽና ግራጫ ሹራብ ለብሳ በድንች እርሻ መሃል ቆማለች። ፈገግታ ያላት ሴት በእጆቿ ሁለት ድንች ወደ ፊት ከፍ አድርጋ ይዛለች። ከበስተጀርባ ረዣዥም ዛፎች እና የደመናማ ሰማይ አሉ።

በርካታ ሰዎች ዛፍ ለመትከል አፈር ውስጥ ጉድጓዶች እየቆፈሩ ይታያሉ። ሁለት ሴቶች የፊት ለፊት ላይ ጎንበስ ብለው ይሰራሉ፤ አንዷ በቡኒና ጥቁር የተሰነጠቀ ልብስ ለብሳለች፣ ሌሎቹ ደግሞ አካፋ ይዘዋል። ከበስተጀርባ ሰፊ ሜዳና ዛፎች ይታያሉ።

ብዙ ምዕመናን በነጭ ልብስና ሻሽ ተውበው በክብ ቅርጽ ተሰልፈዋል። በመሃል የብረት መስቀል እና በሰንደቅ ዓላማ ያጌጠች ትንሽ መድረክ አሉ። ከበስተጀርባ አረንጓዴ ዛፎችና የቤተክርስቲያን ጉልላት አሉ።

እነዚህ ቢጫ ኮከቦች ላይ የአማርኛ ፊደላት ተጽፈውባቸው፣ በቀይ እና በሰማያዊ ዳራ ላይ በጥንቃቄ ተዘርግተዋል። ከኮከቦቹ በስተግራ በኩል ደግሞ 'ሹራብ'፣ 'ሙዝ'፣ 'ቲሸርት' እና 'ሽንኩርት' የሚሉ ቃላትን የሚያሳዩ አራት ባለቀለም ካርዶችና እነዚህ የመማሪያ መሳሪያዎች በግድግዳ ላይ ተሰቅለዋል።

ሦስት ወንዶች አንድ ላይ ተቀምጠው ፈገግታ ያሳያሉ። መሃል ያለው አዛውንት ቡናማ ጃኬት ለብሰው በትር ተደግፈዋል። አዛውንቱ በእጃቸው ግራጫ ቀለም ያለው መጠጥ ይዘዋል። ከኋላቸው ባለ መስመር ኬሻ የለበሰ ግድግዳ አለ።

አንድ እጅ በአውሮፕላን መስኮት አጠገብ የኢትዮጵያ አየር መንገድ አርማ ያለበትን የወረቀት ጽዋ ይዟል። ጽዋው በውስጡ ፈሳሽ ነገር ይዟል። በመስኮቱ በኩል ሰማያዊ ሰማይና ከፍ ያሉ የነጫጭ ደመናዎች ይታያሉ። የመስኮቱ ፍሬም ክብ ነው። የአውሮፕላን በረራ ላይ የመጠጥ አገልግሎት እየተሰጠ ነው።

አንድ ሰው ጥቁርና ነጭ ቀለም ያላቸውን የስፖርት ጫማዎች አድርጓል። ጫማዎቹ ከፍተኛ አንገት ያላቸው ሲሆን፣ በላያቸው ላይ የተለያዩ ጽሑፎች እና ስዕሎች አሉ። ሰውዬው ሰማያዊ ጂንስ ለብሷል።

የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጸሎት መጻሕፍት መዝሙረ ዳዊት፣ ውዳሴ ማርያምና መዝገበ ጸሎት ከግእዝ በተጨማሪ በአማርኛ፣ በትግርኛ፣ በኦሮምኛና በሌሎች ቋንቋዎች ሲተረጎሙ ማየቱ ታላቅ አድናቆትን ይፈጥራል። ይህ የእምነታችን ቃል ለሁሉም ምዕመን እንዲደርስ የተደረገው ጥረት እጅግ ድንቅ ነው።

ረዥም ጥቁር ፀጉር እና የተለያዩ ቀለማት ያላቸው ላባዎች ያሉት ወፍ በውሃ ዳርቻ ላይ ቆሟል። ላባዎቹ አረንጓዴ፣ ወርቃማ፣ ቡናማ እና ሐምራዊ ቀለማትን ያሳያሉ። ወፏው ጥቁር ቡናማ እግሮች ሲኖሩት፣ በስተጀርባ የተረጋጋ አረንጓዴ ውሃ አለ።

በመደብር ውስጥ የተለያዩ የምግብ ሸቀጣ ሸቀጦች በመደርደሪያዎች ላይ ተደርድረዋል። የወተት ካርቶኖች፣ የሕፃናት ፎርሙላ እና የተለያዩ ቆርቆሮዎች ይገኛሉ። ለሽያጭ የቀረቡት እነዚህ ምርቶች ለቤት አገልግሎት የሚውሉ ናቸው።

አንዲት ሴት ሁለት የቆዳ ማለስለሻ ክሬሞችን ስትይዝ ያሳያል። ፈገግታ ያላት ሴት ነጭ ጽሑፍ ያላቸው ማሰሮና ጠርሙስ በእጆቿ ይዛለች። የጠርሙሱ ክዳን ሰማያዊ ነው። የፊት ለፊት መብራት ምርቶቹ በደንብ እንዲታዩ አድርጓል፤ ይህም ስለ ውበት ምርቶች ማስተዋወቅ መሆኑን ያመለክታል።

ግራጫ ቀለም ያለው እና ረዥም ምንቃር ያለው ወፍ እየበረረ ነው። የወፉ ክንፎች በጥቁር፣ ቀይ እና ነጭ ቀለሞች ያሸበረቁ ሲሆን፣ ጅራቱ ደግሞ ቀይና ጥቁር ሆኖ በነጭ ነጥቦች አለው። ወፏ ክብደቷን በመቀነስ እግሯን ወደታች አቅጣጫ በመዘርጋት ይበራል።

አንድ ገበሬ ጥምር በሬዎችን በመጠቀም እርሻውን እየቀዳ ነው። ቀይ ቡኒና ጥቁርና ነጭ ቀለም ያላቸው በሬዎቹ በማረሻ ተጠምደው መሬቱን ሲገለብጡ ይታያል። ገበሬው ከበሬዎቹ በስተኋላ በመሆን ማረሻውን በእንጨት እጀታ እየመራ የግብርና ሥራውን ያከናውናል።

አራት ረዣዥም የሆኑ ባዶ የመጠጫ ብርጭቆዎች በቅርብ ርቀት ላይ ተደርድረው አሉ። ብርጭቆዎቹ ግልጽ ሲሆኑ፣ ከታች በኩል ሮዝ እና ብርቱካናማ ቀለም ያለው የጠረጴዛ ልብስ አለ። ብርሃን በማዕከላዊ ብርጭቆዎች ላይ ያርፋል።

አረንጓዴ እና ሰማያዊ ቅስት ላይ ቢጫ አበባ አርማ አለው። የአማርኛ ጽሑፍ "ፀደይ ባንክ" እና "ለሁሉም ባንክ" ይገኛል። የኢትዮጵያ ፋይናንስ ተቋም ነው። ይህ ባንክ በኢትዮጵያ ውስጥ የተቋቋመበት ዋና ዓላማ ምን ነው?

ኧረ ሲያስደንቅ! የሕንፃ ግንባታው እንደ ግራንድ ፒያኖ ተቀርጿል። መደነቅ። መግቢያው ደግሞ ግዙፍ የብርጭቆ ቫዮሊን ነው። ዋው! ያልተለመደ እና ጥበባዊ የስነ-ህንፃ ስራ። ሲያስገርም! ከታች ሰዎችና ሞተር ሳይክሎች ይታያሉ።

ትልቅ የእንጨት ሳህን በጥሬ ቀይ ሥጋ ቁርጥራጮች ተሞልቷል። ስቡና ጨውነት ያለባቸው ክፍሎች በስጋው መሃል አሉ። በስጋው ዙሪያ አራት ጥቁር እጀታ ያላቸው ቢላዎች በሦስት ትናንሽ ነጭ ጎድጓዳ ሳህኖች ዙሪያ ተቀምጠዋል። ጎድጓዳ ሳህኖቹ የተለያዩ መጥበሻ ቅመሞችን ይዘዋል።

የእንጨት ቁም ሳጥን በቤት ውስጥ ውበት ለመጨመር የሚያገለግል ነው። የብርጭቆ መደርደሪያዎች እና በውስጣቸው የሸክላ እና የብርጭቆ እቃዎች ተደርድረዋል። ለማሳያ ክፍሎችና ለመሳቢያዎች የሚሆን የታችኛው ክፍል አለው። ከሳጥኑ አጠገብ የተፈጥሮ ተክል ተቀምጧል።

ዋው ሲያምር ! የባህል ልብሶችና ነጠላዎች ተሰቅለው ሲያስደስቱ ! የተለያዩ ቀለም ያላቸው ልብሶችና ማሰሪያዎች የአገር ወግ ሲያሳዩ ሲያስደንቅ ! እረ ሲያጓጓ !

በብረት መደርደሪያዎች ላይ የተለያዩ የሸክላ እና የመስታወት ዕቃዎች ተደርድረዋል። በላይኛው መደርደሪያ ነጭ የሻይ/ቡና ስኒዎችና ሻይ ማንቆርቆሪያ ሲታዩ፤ ከታች ደግሞ ረዣዥም የመስታወት ብርጭቆዎች ተቀምጠዋል። በውስጥ በኩል የኤልኢዲ መብራት ያበራል።

አራት ወንዶች ሰማያዊ አረንጓዴ ከረጢቶችን ከጭነት መኪናው ላይ ሲያወጡ አሉ። ከረጢቶቹ ክብደት ያላቸው ሲሆኑ፣ ሁለት ወንዶች በትከሻቸው ላይ አድርገው ይዘዋል። ሁሉም የፊት ጭንብል ያደረጉ ሲሆን፣ ከፊል ነጭና ቀይ የሆነው የጭነት መኪና “አይሱዙ” የሚል ጽሑፍ አለው።

ጥቁር ሱፍ ቀይ ካራባት እንዲሁም ነጭ ሸሚዝ እና መነጽር አድርጎ በተባበሩት መንግታት መድረክ ላይ መልዕክት እያስተላለፈ ይገኛል ከኋላውም አረንጓዴ ዳራ ይገኛል ።

ሦስት ባለቀለም ባህላዊ ቅርጫቶች/ሰፌዶች ከእንጨት በተሠሩ ቀለል ያሉ ጠረጴዛዎች ላይ ተቀምጠዋል። ቅርጫቶቹ በዋናነት ቀይ፣ ጥቁርና ነጭ ቀለም ያላቸው የተለያዩ ጂኦሜትሪያዊ ንድፎች አሏቸው። ከበስተጀርባ ቀይ አበባ ያለበት ማስቀመጫ ይታያል።

አንድ ትልቅ ክብ ቅርጽ ያለው የዘመናዊ ሕንጻ የፊት ገጽታ በግልጽ ይታያል። ሕንጻው በሮዝ የሸክላ ቀለም የተሠራ ነው፣ በላዩ ላይ ባህላዊ ቅርጾች የተቀረጹበት ነው። በጣሪያው ላይ "የአድዋ ድል መታሰቢያ" የሚል ጽሑፍ አለ።

ሰማያዊ እና ግራጫ ቀለም ያለው ቴሌሃንድለር (ቴሌስኮፒክ ፎርክሊፍት) በግንባታ ቦታ ላይ ቆሟል። መሣሪያው ወደ ላይ የተዘረጋ ረዥም ቡም ያለው ሲሆን፤ ከፊት ለፊቱ በተነባበሩ የብርቱካናማ እንጨት ፓሌቶች ይታያሉ። ዳራው ሰማያዊና ደመናማ ሰማይ ነው።

ለምለም አረንጓዴ በሆነ ሰፊ ሜዳ ላይ በርካታ ሰዎች ተሰብስበው ቆመዋል። አብዛኞቹ ሰዎች ነጭ ባህላዊ ልብስ ለብሰዋል። ጥቂት ግለሰቦችም ቀይና ቢጫ የሆኑ ባንዲራዎችን ይዘዋል። ቡድኑ በሁለት ረድፍ ተሰብስቦ ሲታይ፣ ከበስተጀርባ ትላልቅ ዛፎችና የገጠር ቤቶች አሉ።

ሰማያዊ የፕላስቲክ ጠርሙስ "አሉህ " የሚል ጽሑፍ አለበት። ጠርሙሱ መካከለኛ ሰማያዊ ቀለም ሲኖረው ጥቁር ሰማያዊ መክደኛ አለው። ነጭ ዳራ ላይ ብቻውን ቆሟል።

ከሐምራዊ ካርቶን የተሰሩ አራት የተለያዩ መጠን ያላቸው የ**ካንቤቤ** የህፃናት ዳይፐር ፓኬጆች ቀርበዋል። የ"Comfort Dry" ምልክት ያለባቸው ሲሆን፣ የሕፃናት ፎቶዎችና መጠኖች በምርቶቹ ላይ ተጽፈዋል። ዳራው ብዥ ያለና በቀለማት ያሸበረቀ ነው።

ደማቅ ቀይ ላባ ያለው ትንሽ ወፍ በአንድ ቀንበጥ ላይ ተቀምጧል። የወፏ ክንፎችና ጅራት ጥቁር ሆነው፣ ምንቃሯ ውስጥ ቡናማ ምግብ ይዛለች። ዙሪያዋ አረንጓዴ ቅጠሎችና የእሾህ መሰል ነገሮች ሲታዩ፣ አካባቢው በደበዘዘ አረንጓዴ ይሞላል።

ዋው፣ እጅግ በጣም ጥሩ! ባህላዊ ልብስ የለበሱ ሶስት ሴቶች በደስታ ሲራመዱ አሉ። ደማቅና የተዋቡ አልባሳትን እንዲሁም ሻርፖችን ለብሰዋል፤ ከበስተጀርባው የገጠር አከባቢ ሲገርም የዕለት ተዕለት ኑሮን ያንጸባርቃል። የሚያምር ትዕይንት ነው።

በርካታ የዱር ዳክዬዎች በተረጋጋ ወንዝ ወይም ሐይቅ ላይ አብረው ይዋኛሉ። ከውሃው ማዶ ጥቅጥቅ ያለ አረንጓዴ ደን ወይም ቁጥቋጦ ያለው ዳርቻ ይታያል። የዕፅዋቱ ነጸብራቅ ሙሉ በሙሉ በውሃው ላይ ይንጸባረቃል። በግራ በኩል የአንድ ዛፍ ቅጠሎች ሸፍነውታል።

በውሃ አካል አጠገብ ቆመው በነጭ አበባ ያጌጠ መኪና ዙሪያ የተሰበሰቡ ሰዎች የደስታና የሠርግ ድባብን ያሳያል። የተፈጥሮ ውበትና የፍቅር ቃል ኪዳን የሚያንጸባርቅ አስደሳች ጊዜ!

"ማዓዛ ማንጎ" የሚል ስያሜ ያለው የፍራፍሬ ጭማቂ በፕላስቲክ ጠርሙስ ተሞልቷል። ጭማቂው ብርቱካናማ ቀለም ያለው ሲሆን፣ አረንጓዴ ክዳን አለው። በመለያው ላይ ሁለት የበሰሉ ማንጎዎች ተስለዋል። የጠርሙሱ መጠን 500 ሚሊ ሊትር ነው።

የጎንደር ከተማ እይታ ሰፊ ነው። በመሀል የጥንት ግንብ የፋሲል ግቢ ከብዙ ዛፎች መሀል ጎልቶ ይታያል። በአካባቢው ጥቅጥቅ ያሉ ቤቶችና ዘመናዊ ህንፃዎች አሉ። መንገዱ ከግቢው ግድግዳ ፊት ለፊት ያልፋል። ከተማዋ በአረንጓዴ ኮረብታዎች ተከባለች።

ረጅም እና ነፋሻማ አረንጓዴ የሳር ሜዳ ደመናማ ሰማይ ስር ይገኛል፡፡ ሳሩ በነፋስ ወደ ግራና ቀኝ ተጎንብሶ አለ፣ አንዳንዶቹ ደግሞ ቀጥ ብለው ቆመዋል፡፡

በአንድ በረሃማ ሳራማ ቦታ ላይ በቁጥር በጣም ጥቂት ዛፎች ብቻ በቅለዋል። ቦታው ዳገታማ እና ግማሽ ክፍሉ በጭጋግ የተሸፈነ ለእይታ ያዝ የሚያደርግ ነው።

በገበያ ስፍራ በርካታ ሰዎች ተሰብስበው ዶሮዎችን ሲገበያዩ ፎቶግራፍ ላይ ይታያሉ። ወንዶች በተጨናነቀ ቦታ ዶሮዎችን ከፍ አድርገው ሲያሳዩ ወይም ሲያዩ ይታያሉ። ከፊሎቹ ፊታቸው ላይ ጭንብል ያደረጉ ሲሆን፣ ዶሮዎቹ በቅርጫቶችና በተጣጣፉ አጥር በሚመስሉ ቦታዎች ተቀምጠዋል።

በርካታ ሴቶች ነጭ የባህል ልብስና የወርቅ ጥልፍ ለብሰው፣ አንድ ሰው ደግሞ በባህላዊ ጥቁር ካባ ተሸፍኖ አሉ። በቡድኑ መሃል ላይ፣ ከእንጨት በተሠሩ የገበታ ቅርጫቶች ውስጥ የኢትዮጵያ ምግብ ተቀምጧል። ከበስተጀርባ በዘይት የተቀረጸ የገጠር የሕይወት ትዕይንት አለ።

አንድ ባለስልጣን የሚዲያ ማይክሮፎን ይዘው ቃል ይሰጣሉ። የዜናው ዘገባ በሕዝብ ጥያቄዎች ላይ ምላሽ ለመስጠት ያተኮረ መሆኑን የግርጌ ጽሑፍ ይጠቁማል። ከኋላው የተቋም ህንጻ አለ።

አትሌት ኃይሌ ገብረስላሴ በትራክ ላይ ቆሞ የኢትዮጵያን ባንዲራ በሰውነቱ ላይ ደርቧል። በቀኝ እጁ አውራ ጣቱን ወደ ላይ ከፍ አድርጎ በደስታ ፈገግ ይላል። መልኩ በቅርብ ቀረጻ ላይ ትኩረት ተሰጥቶታል።

ዘመናዊ ዲዛይን ያለው ባለ ሶስት ፎቅ ቤት ከስር ተነስቶ ወደ ላይ በሚያሳይ አንግል ያመለክታል። የቤቱ ግራጫና ነጭ ክፍሎች በቢጫ መብራቶች ደምቀው አሉ፣ ሰማዩ ንፁህ ነው።

በሚያብረቀርቅ ትሪ ላይ የኢትዮጵያ ባህላዊ ምግብ ቀርቧል። በትሪው መሃል ባለው እንጀራ ላይ አንድ ጎድጓዳ ሰሃን የጥብስ ስጋ፣ ብዙ ቅቅል እና ክትፎ አለ። ዙሪያው ጥቂት እንጀራ አለ።

ጥቁርና ነጭ የመጽሐፍ ሽፋን ላይ ከገለባ ገመድ የተሰራ ማሰሪያ በአግድም ተዘርግቷል። ከገመዱ አጠገብ ደግሞ የብረት ሳንቲሞች በከረጢት ውስጥ ይገኛሉ። የመጽሐፉ ርዕስ "የይሁዳ ድልድልይ" በቀይ ቀለም ከላይ ተጽፏል።

አራት ቀይ ቡናማ ቀለም ያላቸው ተኩላዎች ድንጋያማና ሳር የበዛበት ሜዳ ላይ በትዕግስት ተቀምጠዋል። ሁሉም ተኩላዎች ወደ ቀኝ አቅጣጫ ሲመለከቱ፣ ከበስተጀርባ በደበዘዘ ሁኔታ ቡናማ ተራሮች ይታያሉ። የፊት ለፊት ተኩላ በግልጽ ይታያል።

የኢትዮ ቴሌኮም የሽያጭ ማዕከል በሆነ ቦታ ይታያል። አንድ ሰው ተቀምጦ ከሻንጣዎች ጋር ስልኩን ይመለከታል፤ በስተቀኝ የ100 ብር የካርድ ማስታወቂያ አለ። ከላይ "የሽያጭ ማዕከል" የሚል ጽሑፍ በሁለቱም በእንግሊዝኛና በአማርኛ ተጽፏል።

በፀሐይ ብርሃን ስር፣ ደማቅ ቡኒ ቀለም ባለው ግንብ ላይ "BAHIRDAR" የሚል የእንግሊዘኛ ፊደል ተጽፎ። በግንቡ ላይ ትላልቅ ፊደላት ተቀርጸዋል፣ ግድግዳው በሽቦ የታጠረ ነው። ከፊት ለፊት ቀይ የአፈር መሬት ሲሆን፣ ከበስተጀርባ በድንጋይ የተገነቡ ሕንፃዎች አሉ።

በተከፈተው የመንገድ ክፍያ ጣቢያ ብዙ መኪናዎች ተሰልፈው እየሄዱ ነው። ጣቢያው ላይ ትልቅ አረንጓዴ እና ነጭ ምልክት አለ። መንገዱ ከብረት አጥር ጋር ሰፊ ሲሆን፣ በጎን መብራቶች ይደምቃል።

አንድ ወጣት በሐመር ሮዝ ሸሚዝና ጂንስ ሱሪ አጎንብሶ ጫማ ይጠርጋል። በአጠገቡ ግራጫ ጃኬትና ሰማያዊ ሱሪ የለበሰ ሰው ከሌሎች አዋቂዎችና አንድ ሕፃን ጋር ተቀምጧል። ሁሉም በአንድ የእግረኛ መንገድ ዳር ሆነው፣ ከበስተጀርባ የተበታተኑ የእንጨት ዕቃዎችና ሰዎች አሉ።

በመስክ ላይ የተተከሉ ሰፋፊ የጎመን ወይም የካቤጅ እርሻ ነው። ተክሎቹ በጥሩ ሁኔታ ያደጉና ጥቅጥቅ ያሉ ሰማያዊ አረንጓዴ ቅጠሎች አሏቸው። በአፈር ውስጥ በተስተካከሉ ረድፎች ተተክለው በአድማስ ላይ የዛፎችና የህንጻ ሽፋን ይታያል።

አንድ የፍራፍሬ መደብር ብዙ የተለያዩና ደማቅ ፍራፍሬዎችን ይዟል፤ ሙዝ፣ ማንጎ፣ ፓፓያ፣ ወይኖችና ሌሎችም በጥንቃቄ ተደራርበዋል። አረንጓዴና ቢጫ ሙዞች ከላይ ተሰቅለዋል፤ ብዙ አይነት ደማቅ ቀለማት የብዛቱንና የትኩስነቱን የደስታ ስሜት ይገልጻሉ።

አንዲት ሴት ፊቷ ላይ ነጭ የፊት ማስክ ተቀብታ ቆዳዋን እየተከባከበች ነው። ከአጠገቧ ለቆዳ እርጥበትና ለሌሎች አገልግሎቶች የሚውሉ ቫልዚን እና ኮሊጌት የጥርስ ሳሙና ምርቶች ተቀምጠዋል። ትዕይንቱ የቤት ውስጥ የውበት አጠባበቅ ዘዴዎችንና የተለያዩ ምርቶችን መጠቀም ያሳያል።

ብርቱካናማ ቀለም ያለው ልብስ የለበሰች እና ፀጉሯን የተሰራች ትንሽ ልጅ ፈገግ እያለች ፊደል እየጻፈች ነው። ልጅቷ የካፒታል እና ትንሽ የእንግሊዝኛ ፊደላትን በጥቁር ሰሌዳ ላይ በኖራ ትጽፋለች። ከበስተጀርባ በግራ በኩል የአፈር ግድግዳ ይታያል።

ሶስት ባለቀለም "ዳንኪራ" የሚባሉ የወይን ኮክቴል መጠጦች ለማስታወቂያ ቀርበዋል። ቀይ፣ ቢጫ እና አረንጓዴ የሆኑት መጠጦች 6% አልኮል ይዘዋል። "አዲስ ስሜት ፍጠር" የሚል መፈክር በአማርኛ ተጽፏል።

ሲገርም! እጅግ በጣም ጥሩ የሆኑ ቡናማ የእንጨት ወንበሮችና ወንበሮች በነጭ ትራስ ደስ ይላሉ። እነዚህ ውብ የቤት እቃዎች ለሽያጭ ተዘጋጅተው በሳር ላይ ተደርድረዋል። በጣም የሚያምር የዕደ-ጥበብ ስራ ነው!

በመደብሩ ውስጥ የተለያዩ አይነት የንፅህና መጠበቂያ ዕቃዎች በመደርደሪያዎች ላይ በቅደም ተከተል ተደርድረው ይታያሉ። በላይኛው መደርደሪያዎች ላይ ሮዝ ቀለም ያላቸውና ነጭ የኢቭ የሴቶች ንፅህና መጠበቂያዎችና፣ ከታች "ግሩም" የሚል ስም ያላቸው ጥቅል ሶፍቶች ተከማችተዋል።

አንድ የተከፈተ ጋዜጣ በኮምፒዩተር ስክሪን ላይ በሚታየው ገጽ ላይ ተቀምጧል። የጋዜጣው ግራ ገጽ ላይ ክራባት ያደረገ አንድ ሰው ጥቁርና ነጭ ምስል፣ ከአርዕስትና ከአማርኛ ጽሑፎች ጋር ይታያል። ቀኝ ገጹ ደግሞ ሙሉ በሙሉ በጽሑፍ ተሞልቷል።

የበርካታ ፎቆች ያሉት፣ ቡናማ ቀለም የተቀባ ትምህርት ቤት ግቢ በሰማያዊና ደመናማ ሰማይ ዳራ ላይ ነው። ሕንፃዎቹ አራት ደረጃዎች ያሏቸው ሲሆን፣ ክፍት በረንዳና ውጫዊ ደረጃዎች አሏቸው።

ኩራትና ተስፋ የሚንጸባረቅበት የትምህርት ምልክት ነው። የአዲስ አበባ ከተማ መስተዳደር የትምህርት ቢሮ አርማ ሲሆን፣ የተከፈተ መጽሐፍ ላይ እውቀትን የሚወክል ቅጠል መሰል ብዕር እና አሸናፊ ሰው ሰማያዊ ቀለም ተስሏል። ይህ ዲዛይን የትምህርትን አስፈላጊነትና የተማሪዎችን እድገት ያሳያል።

ከብረትና ከጥቁር ፕላስቲክ የተሰራ ዘመናዊ የኤሌክትሪክ ማንቆርቆሪያ (ኬትል)። የውኃ መጠን መለኪያ በግልጽ በጎን በኩል ተቀምጦ 1.7 ሊትር ከፍተኛ አቅም ያሳያል። ማንቆርቆሪያው ምልክት የታተመ ሲሆን፣ በሥራ ላይ መሆኑን የሚያሳይ ሰማያዊ መብራት ከታች ይታያል።

ሲያምር! የሴቶች ጫማ ሲያበራ እንዴት ይማርካል! የቆዳው አንፀባራቂነት ፍቅርን ሲፈጥር! በጫማዎቹ ላይ ያሉት ትንንሽ ብረቶች ሲያስደንቁ! ከኋላ ያለው ትንሽዬ ተክል ውበት ሲጨምር! በእርግጥ የጫማው ቀለም ሲያስደስት! ፋሽን እንዴት ይደነቃል! ለብሶ መሄድ ሲያጓጓ!

አንድ ግዙፍ አጨዳ ማሽን (ኮምባይነር) በሰፊ የእርሻ መሬት ላይ እየሰራ ነው። ማሽኑ እህል ወደ አረንጓዴ ትልቅ ተጎታች ጋሪ (ትሬለር) ቱቦውን ተጠቅሞ ሲያፈስ ይታያል። የአጨዳው ሂደት እጅግ ዘመናዊ መሆኑን ያሳያል።

በስእሉ ላይ ሁለት ጥንድ የፕላስቲክ ጫማዎች ይታያሉ። በግራ በኩል ሮዝማ ቀለም ያላቸው ሲሆኑ፣ በቀኝ በኩል ደግሞ ፈካ ያለ አረንጓዴ ናቸው። ሁሉም የጫማዎቹ ጫፎች የክብ ቀዳዳዎች አሏቸው።

"ኢትዮ ቢዉትይ" የሚል የእንግሊዘኛ ርዕስ ባለው የመጽሔት ሽፋን ላይ አንዲት ሴት በቅርብ ቀርባለች። ሴትየዋ አረንጓዴ የዶቃ ባንድ ጭንቅላቷ ላይ ያደረገች ሲሆን፣ ቢጫ ቀለም በአገጯ ላይ ቀብታለች። በዙሪያዋ ስለ ኢትዮጵያ ታሪኮች፣ ፋሽን የሚሉ ብዙ ጽሑፎች አሉ።

ሰማያዊ የመመዘኛ ሰሌዳ ያለው ነጭ እና ሰማያዊ ዲጂታል ሚዛን አለ። ሚዛኑ የተለያዩ ተግባራት ቁልፎች እና ሦስት ሰማያዊ የኤል ሲ ዲ (LCD) ማሳያዎች ያሉት ሲሆን፣ በማዕከላዊው ማሳያ ላይ "0.000" የሚል ክብደት ተጽፏል።

ወጣት የእግር ኳስ ተጫዋቾች በሜዳ ላይ በነፃነት ቆመው ይታያሉ::ሁሉም ተጫዋቾች አንዳንዶቹ ቀይ ነፃነት ማልያ፣ ሌሎች ደግሞ አረንጓዴ እና ሰማያዊ ነፃነት ማልያ ለብሰዋል። ከበስተጀርባ በዛፎች የተከበበ የእግር ኳስ ጎል አለ፣ ይህም በገጠር ስፖርታዊ እንቅስቃሴዎች በነፃነት የተሞላ መሆኑን ያመላክታል።

በጎንደር ወይም በትግሬ የባህል ልብስ የተዋቡ አዛውንቶችና ወጣቶች በእንጨት የተሠሩ ማሲንቆዎችን ይዘው ይዘምራሉ። በመካከላቸው ነጭ ፀጉር ያለው አዛውንት ካኪ ቀለም ያለው ልብስና ባለ ሰንደቅ ዓላማ ጥለት ያለው ሻርፕ አድርገዋል። ሁሉም ሰው ወደፊት እየተራመደ ነው።

ዋው ሲያስደንቅ ! የ'ጸሐይ ሪል እስቴት ኃ.የተ.የግ.ማ' የሚል ጽሑፍ ያለበት ዘመናዊና ትልቅ ህንፃ። ህንፃው በትላልቅ የድንጋይ ንጣፎች የተገነባ ሲሆን በመግቢያው ላይ ትልቅ ጥቁር ማያ ገጽ አለ። ዙሪያውን የዘንባባ ዛፎች ውበት ጨምረዋል።

ይህ ድንቅ የሥዕል ሥራ፣ ደማቅ ቀይ ቀለምን ተጠቅሞ በመስቀል ላይ ያለውን የኢየሱስ ክርስቶስን ስቅለት በስሜት ይገልጻል። ምስሉ በጨለማና ግራጫማ ዳራ ላይ ተስሏል፤ በሥቃይ፣ በፍርሃትና በኃይለኛ መንፈሳዊ ስሜት ውስጥ ሆኖ ተስፋን ያሳያል።

መካከለኛ ርቀት በተነሳ ፎቶግራፍ ላይ፣ ቡናማ እና ነጭ ቀለም ያለው በግ ከጀርባው ላይ አምስት ያህል ቀይ ምንቃር ያላቸው ትናንሽ ቡናማ ወፎች ተቀምጠዋል። በጉ ቆሞ ወደ ቀኝ ሲመለከት፣ ጀርባ ያለው መሬት ደረቅ እና ቡናማ ነው።

አትክልቶች በነጭ ጨርቅ ላይ በሣር መካከል ተቀምጠዋል። በተለያየ ቀለም የተቀቡና የአትክልት ስም በአማርኛ የተጻፈባቸው ካርዶች ከእያንዳንዳቸው አጠገብ ተደርድረዋል። ማንጎ፣ አናናስ፣ ፖም፣ ሙዝ፣ ሎሚ፣ እንጆሪ እና አቮካዶ ከሚታዩት አትክልቶች መካከል ናቸው።

ሲያስደነግጥ! በሜዲትራኒያን ባህር ላይ በወታደራዊ ጀልባ ላይ ያሉ ስደተኞች። ወታደሮች ጠመንጃ ይዘው ቆመዋል፤ ጀልባው በሰዎች ተጨናንቋል። አደጋና ፍርሃት የተሞላበት ሁኔታ። አስቸኳይ እና አሳሳቢ የጭንቀት ሁኔታ።

አቤት እንዴት የሚያምር ነው ! ይህ በነጭ ያሸበረቀ ጠረጴዛ አቀማመጥ ከፍተኛ መደነቅንና ፍቅርን ያሳያል። ለታላቅ የደስታ ዝግጅት የተደረገ የሚያስደስት ቅንጅት!

በባህላዊ የቡና ሥነ-ሥርዓት ላይ ነጭ ልብስ የለበሰች ሴት፣ በጌጥ በተሠራ የእንጨት መንበር ላይ የተቀመጡትን ሲኒዎች ትመግባለች። ከስር አረንጓዴ ሳር ተነጥፏል፤ በላዩ ላይ ዕጣን የሚጨስባቸው ጥቁር ዕጣን ማጨሻዎች አሉ። ከበስተጀርባ በሥርዓቱ ውስጥ የሚያገለግል ጥቁር ጀበና ይታያል።

ቡናማማ ቀለም ያለውና በጭቃ የተሞላ ወንዝ በብርቱ ይፈሳል። ከፊት ለፊቱ ትላልቅ ማዕበሎች ሲታዩ፣ ከወንዙ ማዶ ረዣዥም አረንጓዴ ዛፎች እና ቁጥቋጦዎች አሉ።

በስታዲየም ሰማያዊና ነጭ የለበሱ ደጋፊዎች በደስታ ድምፃቸውን ከፍ አድርገው ይጮሃሉ። በመሃል የሚታየው ወጣት አፉን ከፍቶ በስሜት ሲጮህ፣ ከበስተጀርባ ሰማያዊና ነጭ ጨርቅ ተንጠልጥሏል።

ዋው፣ በጣም ጥሩ ነው! ጥቁር መነጽር ያደረገ አንድ ሰው በሚያምር ባህላዊ የጥልፍ ልብስ ለብሶ ወንበር ላይ ተቀምጧል። ግርማ ሞገስ ያለው ፈገግታው የደስታ ስሜት ሲሰጥ፣ ልብሱ የቅንጦት እና ውበት ያንጸባርቃል። ሲገርም!

ጥቅጥቅ ባለ ቡናማ ቅርንጫፎች መካከል፣ የዚህ ተክል ቅርንጫፎች ደማቅ አረንጓዴ ቅጠሎች አሏቸው። ብዙ ቀላል ቡኒና ብርቱካናማ ቀለም ያላቸው የአበባ ጽዋ ቅርጽ ያላቸው ፍሬዎች በአንድ ላይ ተንጠልጥለው አሉ፣ ከበስተጀርባ ሰማያዊ ሰማይ አለ።

ዋው ሲያምር! እንዴት ያለ ግርማ ሞገስ ያለው ጌጣጌጥ! ዲዛይኑ እጅግ ያጓጓል። ጥበቡ ምንኛ ያስደንቃል! አቤት ውበቱ! የእንጨቱ ዳራ እጅግ ያማልላል። ቅርጹ ምንኛ ይማርካል! እረ ሲያስደስት! መልበስ ደስ ይላል!

በሌሊት ከተማ ውስጥ ደማቅ ብርሃን የበዛበት ቀይ የብስክሌት መንገድ አለ። በመንገዱ ላይ ነጭ የብስክሌት ምልክት ይታያል። የጎዳና ላይ መብራቶችና ሕንፃዎች በብርሃን ያሸበረቁ ናቸው። ከጎን ባለው መንገድ ላይ መኪኖች ይንቀሳቀሳሉ።

ደማቅ ቀለማት ያላት ቢራቢሮ በቅርብ ትታያለች። ክንፎቿ በሰማያዊ፣ ቢጫ፣ ጥቁር እና ወይንጠጅ ቅጦች ያጌጡ ናቸው። ይህች ነፍስ በነፃነት ከአንዱ አበባ ወደ ሌላው በመብረር የሕይወትን ቀላልነትና ውበት ትገልጻለች።

በዚህ ምስል ውስጥ ሰባት የሚሆኑ የህክምና ባለሙያዎች በጋራ ሆነው አንድ በሽተኛ እየረዱ ነው። ባለሙያዎቹ ሰማያዊና ነጭ የህክምና ልብሶችን ለብሰው ጭምብል አጥልቀዋል፤ በሽተኛው የቆየ በሽተኛ መጫኛ ላይ ተኝቷል። ዙሪያው በህክምና ባለሙያዎች የተከበበ ነው።

አንድ ጥቁር የቢሮ ወንበር በአንድ ክፍል ውስጥ ጎን ለጎን ቆሟል። ወንበሩ በጀርባና በጭንቅላት መቀመጫው ላይ መረብ ያለው ጨርቅ አለው፤ እግሮቹም የሚያብረቀርቁ ብረቶችና ጎማዎች አሏቸው። ከበስተጀርባ ቡናማ ሶፋ፣ መብራትና ክፍት ላፕቶፕ ይታያሉ።

ብዙ ሕፃናት በአረንጓዴ የዛፍ ዳራ ውስጥ ባለ ቀለም መጫወቻ ላይ በደስታ ይንቀሳቀሳሉ። ልጆቹ ምንም ሳይገዳቸው በመውጣትና በመጫወት የሕፃንነትን ነፃነት ሙሉ በሙሉ ተጠቅመዋል። አዋቂ ሴትም በቅርብ ቆማ፣ ያለ ፍርሃት እንዲቦርቁ ዕድል ሰጥታለች።

አንድ ሰው ሰማያዊ ልብስ ለብሶ፤ አንገቱ ላይ ሶስት የወርቅና አንድ የብር ሜዳሊያዎችን አድርጓል። ሜዳሊያዎቹ በሰማያዊ አንገትጌ ላይ ተንጠልጥለዋል፤ ሁሉም ሜዳሊያዎቹ በሮም 2024 ኦሎምፒክ ዓርማ አላቸው።

ጢም ያለው ሰው ነጭ የራስ መጠቅለያ እና ካባ ለብሷል። በቀይ ጨርቅ በተጠቀለለ ጥንታዊ የመጽሐፍ ቅዱስ ቅጂ ላይ በቅርብ ያተኩራል። ግድግዳው ላይ የድሮ የቤተክርስቲያን ቅብ ሥዕሎች አሉ።

በባህላዊ ሰሃን ላይ የተጠቀለለ ኢንጄራ ተቀምጧል። ከኢንጄራው ጎን በጥቁር ማንቆርቆሪያ የተቀመጠ ወጥ አለ። የሰላጣ አይነት ምግብም በኢንጄራው ጫፍ አጠገብ ይገኛል። ጠረጴዛው ባለቀለም ምንጣፍ ይመስላል።

ሃበሻ ባስ የሚል ጽሑፍ ያለው የሚያምር ዘመናዊ ባስ ይገኛል ። አረንጓዴ ቀለምና የኢትዮጵያ ባንዲራ ተስለው ይገኛሉ ። ከጀርባውም አረንጓዴ ጫካ ይገኛል ።

ሁለት የተጠመጠሙ የብርሃን መስመሮች በአረንጓዴ ሳር ላይ ተቀምጠዋል። በግራ በኩል ያለው መስመር ደማቅ ቢጫ ብርሃን ሲሰጥ፣ በቀኝ በኩል ያለው ደግሞ ሐምራዊ ብርሃን ያመነጫል። ሁለቱም መስመሮች በትንንሽ ኤልኢዲ መብራቶች የተሞሉ ናቸው።

አንድ ምእመን በድንጋይ በተቀረጸ ዋሻ ቤተክርስቲያን መግቢያ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቄስ እጅ ሲስም። ቄሱ ቀይና ወርቃማ ቀለም ያለው ልብስ እና የንጉሣዊ አክሊል የመሰለ ጥቁርና ወርቃማ ኮፍያ አድርገዋል። ምዕመኑ ደግሞ ቢጫ ብርድ ልብስ ለብሷል።

በአንድ ትልቅ የዶሮ እርባታ ውስጥ ብዙ ቁጥር ያላቸው ነጭ እና ቡናማ ዶሮዎች በሽቦ አጥር ውስጥ ተጨናንቀው ይታያሉ። ዶሮዎቹ በቅርበት ቆመዋል፤ ከበስተጀርባ ራቅ ብሎ አንድ ሰው በእርሻ ቦታው ውስጥ እየተንቀሳቀሰ ይገኛል።

ብሩህ ሰማያዊ ቀን ላይ አንድ ሰራተኛ ብርቱካናማ ምልክቶች በእጁ ይዞ ትልቅ ነጭ አውሮፕላን ወደ መንገዱ ሲመራው ይታያል። ሰራተኛው አረንጓዴ የደህንነት ልብስ ለብሷልና እርካታ እና ትጋት ይሰማዋል።

አንድ ነጭ ልብስና ሰማያዊ ክራቫት የለበሰ ሰው በረጅም አረንጓዴ የማስታወቂያ ሰንደቅ ላይ ፈገግ ይላል። ሰንደቁ በአማርኛ ቋንቋ የባንክ ኦፍ አቢሲኒያ መልዕክትና መርሆችን ያሳያል። ከፊቱ የተጠመጠመ የሽቦ አጥር አለ።

ቀይ፣ ነጭ እና አረንጓዴ ቀለም ያለው አግድም ባንዲራ ቀርቧል። መሀል ላይ ክብ ቅርጽ ያለው አርማ ሲታይ፣ አርማው ሚዛንና ሌሎች ምልክቶችን ይዟል። ከባንዲራው በታች "የሀረሪ ክልላዊ መንግስት ባንዲራ" በአማርኛ ተጽፏል።

በነጭ ዳራ ላይ የሩቅ መቆጣጠሪያ ያለው ቀይ የመጫወቻ መኪና ነው። መኪናው ጥቁር የኋለኛ ክንፍ ያለው የስፖርት መኪና ይመስላል፤ የፊት መብራቶቹም በርተዋል። ከታች በኩል ደግሞ ጥቁር ቀለም ያለው መቆጣጠሪያ፣ ለኃይል መሙላት የሚያገለግል አዳፕተር አለው።

በነጭ ጀርባ ላይ ሦስት ዓይነት የ "ትሮፒካና 100% ጁስ" ጭማቂ ሃይላንዶች ተደርድረዋል። የብርቱካን ጭማቂ በብርቱካናማ ቀለም አለ፣ የመሃለኛው የፍራፍሬ ድብልቅ ጭማቂ ቀይ ነው።

ረዣዥም የመጠጫ ብርጭቆዎች በሚያንጸባርቅ ወርቃማ ገጽታ ላይ ተቀምጠዋል። ብርጭቆዎቹ ቀጥ ያሉ መስመሮችና ወርቃማ ጠርዝ አላቸው፤ አንደኛው ብርጭቆ ተዘርግቶ ይታያል። ከበስተጀርባ የሚያብረቀርቅ ወርቃማ ድስትና አረንጓዴ የቤት ውስጥ ተክል ክፍሎች አሉ።

በሰፊ አዳራሽ ውስጥ ብዙ ቁጥር ያላቸው ወንበሮች በተለያዩ ሰዎች ተሞልተዋል። ከፊት ወንበሮች ላይ ጥቂት ሰዎች ተቀምጠዋል። የታዳሚው ትኩረት ደስ ይላል፡፡

በጥራጥሬ መሳይ ነጭ ጠረጴዛ ላይ የተቀመጠ ሙሉ ብርጭቆ ቢራ፣ ከላይ አረፋ ያለው ሲሆን በብርጭቆው ላይ "ዋሊያ" የሚል መለያ ተለጥፏል። ብርጭቆው ገላጭ የሆነውን ወርቃማ ፈሳሽ ያንጸባርቃል። ከጀርባው የኮምፒውተር ወይም የላፕቶፕ ክፍልና ጥቁር ቡናማ ቦታ አለ።

ፈገግታ ያለው አንድ ጥቁር ቆዳማ ወጣት ፊት በቅርብ ተቀርጾ ይታያል። ወጣቱ ጥቁር ፂምና አጭር ፀጉር ያለው ነው፣ ጥርሶቹ በግልጽ ይታያሉ። የፊቱ ክፍል በነጭ ዳራ ላይ ነው፣ ከታች ደግሞ የአማርኛ ፊደላት በቢጫ ተጽፈዋል።

ይህ የምስል ደስታንና ጥረትን ይገልጻል። በርካታ ሰዎች ገደላማ በሆነ ተራራ ግርጌ እየተጓዙ ሲሆን፣ ትላልቅ ግራጫማ ዐለቶች በግራ በኩል በመደነቅ ይታያሉ። መንገዱ ደረቅና ቡኒማ ሲሆን፣ ጥቂት አረንጓዴ ቁጥቋጦዎችና ዛፎች የድካም ስሜትን እየገፉ ይገኛሉ።

የጀልባው ስም "ዬጣናነሽ" በጎን በኩል ተጽፏል። ጀልባው በሰፊ የውኃ አረም (የውኃ አያያ) በተሞላ ሐይቅ ላይ ቆሟል። መርከቧ ነጭና ሰማያዊ ቀለም ያላት ሲሆን፣ በላዩ ላይ ጥላ የሚሆን የብረት መዋቅር አለው። አንድ ሰው ከመርከቡ ጫፍ ላይ ቆሟል።

አንድ ወጣት በጠባብ የስራ ቦታው ውስጥ ነጭ ጨርቅ ላይ ባለ ቀለም ክሮች እየሰፋ ነው። ዝንጉር ቲሸርት የለበሰው ወጣት በዳይቺ የልብስ ስፌት ማሽን በመጠቀም ባህላዊ ጥለት እያስጌጠ ነው። ከበስተጀርባ ብዙ የተሰፉ ነጭ የጥጥ አልባሳት ተሰቅለዋል።

አንድ ሮኬት በሌሊት ሲተኮስ ትልቅ ብርሃንና ጭስ ይፈጥራል። ኃይለኛ እሳት ከሮኬቱ በታች ይንበለበላል። ከሮኬቱ አጠገብ ከፍ ያለ የውኃ ማጠራቀሚያ ግንብ ይታያል።

የ"ቢግ ፎክስ" አርማ ያለባቸው ጥንድ ጥቁር ጫማዎች በእንጨት ወለል ላይ በንጽህና ተቀምጠዋል። ጫማዎቹ የቡሽ ሶል እና ወርቃማ መቆለፊያ አላቸው። ጫማዎቹ የምቾትና የዘመናዊነት ስሜትን ይፈጥራሉ።

የፍራፍሬው ብዛት ሲያስደንቅ! የሀብት ምልክት። ሙዝ፣ አናናስ፣ ብርቱካን እና ማንጎ ንጽሕናው ሲያምር! ፍሬዎቹ በጥንቃቄ ተደርድረዋል። ክብደቶች ያሉት ሚዛን የንግዱን ጥራት ያሳያል። እግዚኦ! ጤናማና የሚያጓጓ መልክዓ ምድር!

ጥቁር የተሠራ ፀጉር ያላት አንዲት ሴት በውጭ አገር የሰማያዊና ነጭ መስመሮች ያለበትን ሸሚዝ ለብሳለች። ሴቷ ከሰበዝ የተሠራ ክብ ቅርጽ ያለው ቅርጫት በሁለት እጆቿ እየሰራች ስትሆን፣ አንዲት ቀጫጭን ገለባም በአፏ ይዛለች። በአካባቢዋ የተጠናቀቁ ባለቀለም አገልግሎች አሉ።

ቀይ የሆኑት የድንጋይ ግድግዳዎች የተሠሩ ዋሻ ቤተክርስቲያን መግቢያዎች አሉት። የመግቢያዎቹ በሮች በመስቀል ቅርጽ የተቦረቦሩ ትንንሽ መስኮቶች አሏቸው። ከፊት ለፊት ቡናማ አፈር ሲኖር፣ ከላይ ሰማያዊ ሰማይና ነጭ ደመና አለ።

ኩራትና አክብሮት የሚሰማበት ትዕይንት ነው! በርካታ ወታደሮች ወይም ፖሊሶች በበረሃ ደንብ ልብስ የተሰለፉበት ሰፊ ክፍት ሜዳ ይታያል። ትዕዛዝንና ጠንካራ ዲሲፕሊንን የሚያሳይ ሰልፍ ሲሆን፣ ከበስተጀርባው የከተማ መልክዓ ምድር እያሻቀበ ይገኛል።

ጥቁር ልብስ የለበሰና መነፅር ያደረገ ሰው ኮንፈረንስ ላይ ወንበር ላይ ተቀምጧል። ግለሰቡ እግሩን አጣጥፎ በግራ እጁ ቀይ ሰነድ ይዟል። የበስተጀርባው ግድግዳ የአፍሪካ አርማዎችን ይዟል።

በጣም የሚያምር ትዕይንት! ውብ በሆነ ባህላዊ ልብስ ያጌጠች ሴት በዙሪያዋ በባህላዊ የራስ ቁር ያጌጡ ወንዶች ተከባ ተቀምጣለች። አንድ ወጣት ነጭ ጃንጥላ ይዟል፤ ይህም የትዕይንቱን ግርማ ሞገስ ይጨምራል።

የጸደይ ባንክ አርማ በነጭ ዳራ ላይ ይታያል። አርማው ቢጫ አበባ ያለበት አረንጓዴ ኮረብታና በላዩ ላይ የሚሻገሩ ሰማያዊ መስመሮች ያሉት ነው። በአርማው ቀኝ በኩል "ጸደይ ባንክ" የሚል የአማርኛና የእንግሊዝኛ ጽሑፍ አለ።

አንድ የአፍሪካ እናት ጥቁር ሻሽ አድርጋ ፈገግታ በተሞላበት ሁኔታ ትንሽ ልጇን በደስታ አቅፋለች። ህፃኗ ሰማያዊና ነጭ ቀለም ያለው ልብስ ለብሳ፣ በትኩረት ወደ ፊት ትመለከታለች። ከበስተጀርባ ሌሎች ሰዎች በደበዘዘ ብርሃን ውስጥ ይገኛሉ።

ብርቱካንና አቮካዶ የሚያሳይ መስታወት ባለው ብርጭቆ ውስጥ ሶስት የተለያዩ የፍራፍሬ ጭማቂዎች በንብርብር ተደርድረዋል። ብርቱካናማ እና አረንጓዴ ቀለማት በግልጽ ይለያያሉ። ብርጭቆው በነጭ ሳህን ላይ ተቀምጧል፣ ከሳህኑ አጠገብ የተቆረጠ የሎሚ ፍሬና ማንኪያ አለ።

ዋው ሲያስደንቅ! እንዴት ያለ ታላቅ ሃይማኖታዊ ሥነ-ሥርዓት! ልብሱና መሣሪያው እጅግ ያማልላሉ። የሕዝቡ ብዛት ምንኛ ይገርማል! አቤት መንፈሳዊ ጉልበት! ሥርዓቱ እጅግ ግርማ ሞገስ አለው። መቆማቸው ምንኛ ያምራል! እረ ሲያስደስት! ሃይማኖት ይበልጣል!

እንዴት ደስ ይላል! ይህ በጣም ጥሩ እና የሚያምር፣ ግልጽ በሆነ ብርጭቆ የተቀዳ ሻይ ሲሆን፣ ቡናማ ስኳር ከታች ተቀምጧል። የብር ማንኪያ በሻዩ ውስጥ ሲገባ ማየት አስገራሚ ነው!

ይህ ነጭና ቀይ ማስታወቂያ የቅድስት ማርያም ዩኒቨርሲቲን አርማ ይዟል። "የመግቢያ ማስታወቂያ" በሚለው ርዕስ ስር፣ ዩኒቨርሲቲው ለ"2017 ዓ.ም የትምህርት ዘመን"በስድስት የእንግሊዝኛ የትምህርት መስኮች ተማሪዎች እንደሚቀበል ያሳውቃል። ከዚህ በተጨማሪ፣ ለቅበላ የሚያስፈልጉ መስፈርቶች በአማርኛ ተዘርዝረዋል።

አንድ አትሌት የጦር ውርወራ ለመወርወር እየዘለለ ነው። በግራጫና ብርቱካናማ ልብስ ውስጥ ይገኛል። ሌላ አትሌት ደግሞ ቢጫ ጃኬት ለብሳ ወደ ተወርዋሪው ዞራ ቆማለች። ድርጊቱ ቀይ በሆነ ትራክ ላይ፣ በብርቱካናማ ኮኖች መካከል ይካሄዳል።

ትልቅ ሰሃን ላይ ብዙ አይነት የፆም ምግብ ተደርድሯል። አምስት አረንጓዴ በርበሬዎች በዋናው ክብ ቅርጽ ባለው እንጀራ ላይ ተቀምጠዋል። ከበርበሬው ዙሪያ ቀይ ሽሮ፣ ቢጫ ምስር፣ አረንጓዴ ጎመን እና የተከተፈ ካሮት በምስሉ ላይ ይታያሉ።

ባለ ብዙ ፎቅ ሕንፃ ላይ "አዳማ ሃውስ" እና "አዋሽ ባንክ" የሚሉ ምልክቶች ተለጥፈዋል። ሕንፃው ትልልቅ የመስታወት መስኮቶች እና መግቢያ በሮች አሉት። ሁለት ሰዎች በእግረኛ መንገድ ላይ ይጓዛሉ፤ ከፊት ለፊት ደግሞ የደረቀ ዛፍ አለ።

ቫልዚን የተሰኘ ለቆዳ ልስላሴ በጣም ተመራጭ እና ተወዳጅነት ያለው ዘመናትን ያስቆጠረ ምርት ሲሆን ይህ ምርት ቆዳችንን ከፀሐይ ብርሃን ከንፋስ የሚከላከልልን አሪፍ የሆነ ምርት ነው

ነጭና ቀይ ግልገሎች ከእናታቸው በታች ሆነው ጡት ይጠባሉ። እናትየው ትልቅና ነጭ ከፊሉ ቡናማ የሆነ ጸጉር አላት። ግልገሎቹ እናታቸውን ከበው በግንብ ግቢ ውስጥ ፀሐይ ላይ ቆመዋል።

መካከለኛ ቁመት ያለው ሰው በሰዎች ተከቦ በአረንጓዴ ሜዳ ላይ ለጋዜጠኞች መግለጫ ሲሰጥ ይታያል። ጋዜጠኞች ማይክሮፎንና የካሜራ መሳሪያ ይዘዋል። ብዙ ሰዎች ጀርባው ላይ ሆነው ትዕይንቱን ይከታተላሉ።

በርካታ ሕጻናት በአረንጓዴ የትምህርት ቤት ልብሶች (ዩኒፎርም) ዉሃ ከጠጡ በኋላ ፈገግ እያሉ ነው። እያንዳንዱ ሕጻን በእጁ ግልጽ የሆነ ብርጭቆ ውሃ ይዟል፤ ከበስተጀርባ በአማርኛ እና በሌላ ቋንቋ የተጻፈ የውሃ መጠጫ ቦታ መግለጫ ይታያል።

በአንድ ትልቅ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት በዓል ላይ የተሰበሰቡ ብዙ ሰዎች። አብዛኞቹ ሰዎች ነጭ የባህል ልብስ ለብሰው ነጠላ ጠምጥመዋል። ከበስተጀርባ የተሸከመች የእመቤታችን ምስል የያዘ መዋቅር እንዲሁም በህንጻዎችና በአውቶቡስ የተሞላ መንገድ አለ።

ሰዎች በመሀል ከተማ መንገድ ዳር ሲራመዱ ይታያል። መንገዱን ጥቅጥቅ ያሉ የዘንባባ ዛፎችና ቁጥቋጦዎች ከግንባታዎቹ ይለያሉ፤ ነጭ መኪናዎች በሁለቱም አቅጣጫዎች ይንቀሳቀሳሉ። ከታች በቀይ ዳራ ላይ የአማርኛ ዜና ጽሑፍ ተለጥፏል።

አራት የ"ኩል" ውሃ የተሞሉ የመስታወት ጠርሙሶች ይታያሉ። ጠርሙሶቹ ሰማያዊ መለያዎች ያሏቸው ሲሆን፤ ከፊት ለፊታቸው ደግሞ "ኩል" የሚል ጽሑፍ ያለበት ሰማያዊ ትሪ ተቀምጧል። ጠርሙሶቹ በቡኒ ጠረጴዛ ላይ ተደርድረዋል።

እግዚኦ! እንዴት ያለ ያማረ ምልክት! አረንጓዴውና ወርቃማው እጅግ ይማርካሉ። የመሪ መሽከርከሪያው ምንኛ ያምራል! አቤት የጥበብ ሥራ! የውሃው ሞገድ እጅግ ያማልላል። ዲዛይኑ ምንኛ ያስደንቃል! ዋው ሲያምር! ቀለማቱ ያስደስታል!

በአሮጌ ገመዶች በደንብ የታሰሩ የእንጨት እንጨቶችን የሚያሳይ ነገር ይታያል። የገመዶቹ መጠቅለያ ቅርጫት የሚመስል አወቃቀር ሰጥቷል፤ ከላይና ከታች ጨለማማ የሆነ ክብ ነገር ይገኛል። ይህ ጥንታዊ ነገር የተሠራው በገጠር ወይንም በቤት ውስጥ በሚገኙ ቁሶች መሆኑን ያመላክታል።

ሁለት ሴቶች በውስጠኛው ክፍል ቆመዋል። ፊታቸው ላይ አረንጓዴ የፊት ቅባት (ፌስ ማስክ) ቀብተዋል። በብርድ ልብስ ተጠቅልለው አንገታቸው ላይ ደግሞ ባለጌጠ ጨርቅ ወይም ሻርፕ አድርገዋል።

አምስት ሰዎች፣ አንዲት ሴትና አራት ወንዶች፣ ለብቻቸው ተነጥለው በፀሐያማ ቀን ቆመዋል። ሴትየዋ ነጭ ልብስ ለብሳ ማይክራፎን ይዛለች፤ ወንዶቹም ነጭ ሻሽ እና የተለያዩ ባህላዊ ልብሶችን ለብሰዋል። የቆሙበት ቦታ መሬት ሲሆን ከበስተጀርባ ዛፎች እና ነጭ አውቶብስ ይታያል።

በርካታ ሰዎች በመንገድ ዳር ባለው መሬት ላይ በእሳት ዙሪያ ተሰብስበዋል። አንዳንዶቹ አጠገባቸው ባለው እሳት እየሞቁ ወይም ምግብ በማዘጋጀት ላይ ሊሆኑ ይችላሉ። የእለት ተዕለት የህዝብ እንቅስቃሴ በገጠር ወይም በከተማ አካባቢ ይንጸባረቃል።

በአሁኑ በስድስት ኪሎ በሚገኘው ሀውልት ዙሪያ የተሰበሰቡ ብዙ ሰዎች ይገኛሉ ። በጣም በርካታ ሰዎች ክብረ በዓል በማክበር ላይ ይገኛሉ ።

ይህ አርማ ታላቅ ተስፋና እምነትን ያሳያል! ጥቁር ጽሑፉ የኩባንያውን ስም ሲገልፅ፣ አረንጓዴና ሰማያዊው ምልክት ዘመናዊነትንና እድገትን ያመለክታሉ። ሲያረጋጋ! እንዴት ያምራል!

የአፍሪካ አንድነት ድርጅት ሎጎ ነው። በቀኝ በኩል፣ የአፍሪካ አህጉር ካርታ በወርቃማ ክብ ውስጥ ተቀምጧል። ክቡ በሁለት የአረንጓዴ ቅጠል ቅርንጫፎች ተከቧል፣ ከታችም ሰባት ቀይ ቀለበቶች አሉ።

ዋው! በጣም ደስ የሚል እና የሚያስደንቅ የሥራ ፍቅር! ፈገግታ ያላት አንዲት ሴት በሚያምር ሁኔታ የሸክላ ሥራ ስትሠራ። በራሷ ላይ ውብ ሻሽ ያደረገች ሲሆን፣ በገጠር የእደ ጥበብ አውደ ጥናት ውስጥ የሸክላ ማድጋ በመቅረጽ ላይ ናት።

የአማራ ብሔራዊ ንቅናቄ (አብን) አርማ በክብ ቅርጽ ይታያል። መሃሉ ላይ ክንፋቸውን የዘረጉ ሁለት ንስሮች የባህል ጋሻና ሁለት ጦሮች ይዘዋል። በውጭኛው ክብ ላይ የአማርኛና የእንግሊዝኛ ጽሑፍ እንዲሁም አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማዎች ይታያሉ።

ነጭ ጥምጣምና ነጭ ቀሚስ የለበሰ ቄስ በቅርብ ሆኖ ይታያል። ቄሱ ወርቃማ ቀለም ያለውን መስቀል በእጁ ይዞ ወደ ማይክሮፎን እየተናገረ ነው። ከበስተጀርባ ሌሎች ነጭ ሻሽ የለበሱ ሰዎች ብዥ ብለው ይታያሉ።

ዋው፣ ድንቅ ነው! የዝሆኖች ቤተሰብ አባላት በረዥም ደረቅ ሳርማ ሜዳ ላይ በዝግታ ይጓዛሉ። የቤተሰቡ መሪ የሆነው ትልቅ ዝሆን ወደ ፊት እየመጣ ሲሆን፣ ግልገሎችና ሌሎች ዝሆኖች ከኋላው ተሰልፈው እየሄዱ ነው።

ፈገግታ ያላት ሴት ባህላዊ ልብስ ለብሳ፣ በጥምዘዛ ጥጥ ስትፈትል ቀርቧል። ደማቅ ቢጫ ሻሽ አንገቷ ላይ ታስራለች። ከበስተጀርባ የሳር ክዳን ያለው ቤት ይታያል። ሴትየዋ በእርካታ እየሰራች ነው።

ጠቆር ያለ ቀይ ባህላዊ ልብስ የለበሰች ወጣት ፈገግታ ታሳያለች። ጸጉሯ በጥቁር ፈትል በሽሩባ የተሰራ ሲሆን፣ ከበስተጀርባ የተከመሩ ገለባዎች ከሰማያዊ ሰማይ በታች አሉ።

በግንባታ ላይ ያሉ ባለ ብዙ ፎቅ ሕንጻዎች ከታች ሆነው ይታያሉ። ሕንፃዎቹ አብዛኛው የጡብ ቀለም ሲሆን፤ በብዙዎቹ መስኮቶችና በረንዳዎች ላይ ምንም በሮችና መስኮቶች የሉም። ሰማዩ ቀላል ሰማያዊ ሲሆን ጥቂት ነጭ ደመናዎች ይገኛሉ።

ጥቁር ልብስና ነጭ ሸሚዝ የለበሰ፣ መካከለኛ ዕድሜ ያለው ወንድ በፕሬስ ኮንፈረንስ ላይ ንግግር ያደርጋል። ከሱ ፊት ለፊት ማይክሮፎን ሲኖር፣ ከበስተጀርባው በነጭ ግድግዳ ላይ የአማርኛና የእንግሊዝኛ ጽሑፎች አሉ።

ዋው ሲያምር፣ ሶስት ሴቶች ለብሰው በቅርበት ቆመዋል። መሃል ላይ ቀይ ኮፍያና ሰማያዊ ልብስ የለበሰች ሴት ፈገግ ብላለች። በሁለቱም ጎን ያሉ መንትያ ልጆች ነጭና ቢጫ የሀገር ልብስ ለብሰዋል። ልጆቹ ወደ ጎን እየተመለከቱ ትኩረትን ይስባሉ።

አዳዲስ የኢንዱስትሪ ህንፃዎች በረጅም መስመር በተገነቡበት የኢንዱስትሪ ፓርክ ስፋት። በውስብስብ ውስጥ በደንብ የተነጠፉ ሰፋፊ መንገዶች እና የእግረኛ መንገዶች በጎን በኩል በተደረደሩ መብራቶች ያሸበረቁ ናቸው። ከበስተጀርባ ኮረብታዎች ይታያሉ።

አንዲት ሴት በፋሽን ትርኢት መድረክ ላይ ቆማለች። ቢጫ፣ ነጭ፣ ሰማያዊና ጥቁር ቀለም ያለው ዘመናዊ ልብስ ለብሳ፤ ጭንቅላቷ ላይ ቢጫ መሃረብ አስራለች። ዓይኖቿን ለመሸፈን ደግሞ ጥቁር የፀሐይ መነጽር አድርጋለች።

ይህ ሰፊ የቢሮ ቦታ የመስቀል ቅርጽ ያለው የሥራ ጠረጴዛ አለው። ጠረጴዛው አራት የስራ ቦታዎችን የያዘ ሲሆን፣ ላፕቶፖችና ኮምፒውተሮች አሉ። በአካባቢው የተጠቀለሉ ሰነዶች እና ጥቁር ወንበሮች ይታያሉ።

አረንጓዴ የውኃ ገንዳ ያለው ዘመናዊ ቤት በደማቅ ሰማያዊ ሰማይ ሥር በፍቅር ይታያል። የቤቱ ግድግዳዎች በሙሉ በድንጋይ የተገነቡ ሲሆን፣ ከውኃ ገንዳው አጠገብ ምቹ መቀመጫዎች ደስታን በሚያመለክት መልኩ ተደርድረዋል። በአካባቢው ደግሞ በዛፎች ተከቧል።

በመሬት ወለል ላይ ያለ በረንዳ ላይ የተቀመጡ ብዙ ሰዎች የውጭውን አከባቢ ይቃኛሉ። ጠቆር ያለ ቡኒ ቀለም ያላቸው ጠረጴዛዎችና ወንበሮች አሉ። የቆዳ ቀይና አረንጓዴ ጥላ ያላቸው ጃንጥላዎች በረንዳውን ከፀሐይ ይጋርዳሉ።

ሰላምና ትሕትና የሚታይበት ትዕይንት ነው! ባህላዊ ጭቃና ሳር የተሰራ ክብ ቤት እንኳን ደህና መጣችሁ እያለ ነው። ባህላዊ ነጭ ቀሚስና ሻሽ የለበሰች ሴት ከቀይና ነጭ ሥዕል ካለው የቤቱ በር አጠገብ በዝግታ ቆማለች። ትዕይንቱ የትውፊትን ውበትና የረጋ ሕይወት ገጽታንበግልጽ ያሳያል።

ቀይ ካባ የለበሰና ባህላዊ ክዳን ያጠለቀ ሰው በትልቅ ክብረ በዓል ላይ በቧንቧ ውሃ ወደ ተሰበሰበው ብዙ ሕዝብ ላይ ሲረጭ ይታያል። ከእርሱ አጠገብ ሌላ ጥቁር ልብስ የለበሰ ሰው ቆሟል፤ በዙሪያው በነጭ ልብስ የለበሰ ብዙ ሕዝብ ተሰብስቧል።

ከፍ ያለና አቀበት ባለው ተራራማ መንገድ ላይ፣ እጅግ ብዙ ሰዎች ወደ ላይ ሲወጡ ይታያሉ። ተራራው በአረንጓዴ ተክሎች የተሸፈነ ሲሆን፣ መንገዱ በተወሰኑ ቦታዎች በድንጋይ ግድግዳዎች ተደግፏል። የሰዎች ብዛት ከተራራው ግርጌ ጀምሮ እስከ ጫፍ ድረስ ሲንቀሳቀስ መታየቱ የሚያስደንቅ ስሜት ይፈጥራል።

ሰማያዊ የቆርቆሮ ጣሪያ እና ግሪል ያለው ባለ ሁለት ፎቅ ህንፃ ይታያል። "ላኪ ፉድ ላኪ ፋስት" የሚል ምልክት ከስር ይገኛል። ሰዎች ከፊት ለፊቱ በተቀመጡ ትናንሽ የእንጨት ጠረጴዛዎች እና ዣንጥላዎች ስር ቡና እየጠጡ ነው።

የልብስ መሸጫ ሱቅ ውስጥ ያለውን ክፍል ያሳያል። ሱቁ ዘመናዊና የተደራጀ ነው። መሃል ላይ ጥቁር ግድግዳ ላይ የሱቁ ስም በነጭ ፊደል ተጽፏል። ብዙ ጥቁርና ሰማያዊ ጃኬቶች ተሰቅለዋል። ማኒኪኖች ቀይ ቡኒና ጥቁር ልብሶችን ለብሰዋል። ጫማዎችና ሌሎች መለዋወጫዎችም ይታያሉ።

በርካታ አረንጓዴና ነጭ ቀለም ያላቸው የሕዝብ ማመላለሻ አውቶቡሶች በጭቃማና ቡናማ መሬት ላይ ተደርድረው ቆመዋል። በጉዞ ላይ የነበሩ ሰዎችና የጫኑት ዕቃ የትራንስፖርት ተርሚናልን የትዕግሥትና የጉዞ የመሰናዶ ስሜት ይገልጻል።

በርካታ ልጆች ነጭና ደማቅ ባህላዊ ልብሶችን ለብሰው፣ አንዳንዶቹ ፈገግ ብለው በቡድን ሆነው ይታያሉ። በዙሪያቸው የቆሙ አዋቂዎችና ሌሎች ልጆች ሲታዩ፣ በመሃል ላይ ያለው ወንድ ልጅ ፈገግታው በደስታና በንፁህ ስሜት የተሞላ እና፣ የህብረቱን ደስታ ይገልጻል።

በውጪ የገበያ ቦታ ላይ የተለያዩ ሰዎች በብዛት የተከማቹ ቲማቲሞችን፣ ካሮቶችንና ሌሎች አትክልቶችን ይገበያያሉ። በእርጥብና በጭቃ በተሞላ መሬት ላይ ከረጢቶችና የካርቶን ሳጥኖች ይገኛሉ።

ሁለት ትላልቅ መጥረቢያዎች በተቆለሉ ደረቅ እንጨቶች ፊትለፊት ተሻግረው ተቀምጠዋል። የመጥረቢያዎቹ እጀታዎች የቡናማ ቀለም አላቸው፣ ጫፎቻቸው ጥቁር ብረት እና የተሳለ ነጭ ምላጭ አላቸው። ሁለት የቆዳ መሸፈኛዎች ከበስተጀርባዎቹ እንጨቶች ላይ ተንጠልጥለዋል።

እግዚኦ ሲያስደንቅ! ብዙ ዓይነት የሚያብረቀርቁ የወርቅ ቀለበቶች በረድፍ ተደርድረዋል። የጌጣጌጦቹ ብዛትና ልዕልና ፍፁም ድንቅ ነው። ሲያምር! ለሀብትና ለቅንጦት ያለውን ምኞት ያነሳሳል። ደስታን የሚሰጥ አስደናቂ እይታ ነው።

በቀይና በሰማያዊ በተጌጠ ሳህን ላይ ምግብ ቀርቧል። ምግቡ ነጭ ሩዝ፣ አረንጓዴ ሰላጣ እና ትኩስ ወጥ ይዟል። ወጡ ሥጋና አትክልቶች እንደ ካሮት እና አተር ያሉት ሲሆን ፈካ ያለ ቢጫ መረቅ አለው።

የተለያዩ የእህል እና የቅመማ ቅመም ዓይነቶችን የያዙ ነጭ እና ቡናማ ከረጢቶች በአንድ የገበያ መሸጫ ቦታ ላይ ተደርድረው አሉ። በከረጢቶቹ አናት ላይ እንደ ምስር፣ የኦቾሎኒ ፍሬዎችና አዋዜ ያሉ ምርቶች በከፍተኛ መጠን ተደፍረዋል።

በርካታ "ማንካ ቁልቋል" በመባል የሚታወቁ የእሾክ በለስ ፍሬዎች በቅርብ ተቀርጸው በነጭ ገንዳ ውስጥ ተከምረዋል። ፍሬዎቹ ከቀይ እስከ ቢጫ ያሉ የተለያዩ ቀለሞች አላቸው፣ በላያቸው ላይ ብዙ ጥቁር ነጠብጣቦች ይታያሉ።

እንዴት ያለ ግርግር ነው! ሰዎች በአንድ የከተማ ገበያ ውስጥ ተሰብስበው አትክልትና ፍራፍሬ ይገበያያሉ፤ ድካምና ውጥረት ይነበባል! ኑሮን ለማሸነፍ የሚያደርጉት ጥረት እጅግ ያሳዝናል!

አውቶቡሱ ዘመናዊና የሚያብረቀርቅ ነጭ ቀለም አለው። ትላልቅ ጥቁር መስኮቶች ያሉት ሲሆን፣ ከፊት ለፊት "ስካኒያ" የሚል ጽሑፍ ተጽፏል። ለረጅም ርቀት ጉዞዎች የተዘጋጀ ይመስላል። አውቶቡሱ የመንገደኞችን አገልግሎት ለመስጠት የሚያገለግል ነው።

አንዲት ወጣት ሴት በሆስፒታል ክፍል ውስጥ ሕፃን ልጅ አቅፋለች። ሴቷ ፈገግ ብላለች፤ ሕፃኑ ነጭና ቀይ የተሰነጠቀ ቲሸርት ለብሷል። ከበስተጀርባ በነጭ አንሶላ የተነጠፉ በርካታ የሆስፒታል አልጋዎች ይታያሉ።

ጎጆ ቤቶች በደረቅና ክፍት ስፍራ ላይ በሰላም ተቀምጠዋል። ክብ ቅርጽ ያላቸው እነዚህ ቤቶች በገለባ የተሰሩ ጣሪያዎች አሏቸው። በመሃልና ከኋላ ትንሽ የአረንጓዴ ዛፎች ስብስብ ይታያል፤ ይህም የአየር ሁኔታው ቢደርቅም ተስፋን፣ እርጋታና የሰላም ስሜት ያጎላል።

ረጅም በሆነ የመሰብሰቢያ ጠረጴዛ ዙሪያ፣ በርካታ ሰዎች በሁለት ወገን ተቀምጠዋል። ጠረጴዛው በመካከሉ በተቀመጡ ተክሎችና ጥቃቅን ማይክሮፎኖች ተከቧል። ከበስተጀርባ ባለው ግድግዳ ላይ የድርጅት አርማ ያለበት ትልቅ ስክሪን ተሰቅሏል።

ረጅም እና ጠባብ የሆነ ዘመናዊ የቢሮ ክፍል ይታያል። የመስታወት ጠረጴዛ እና ከፍተኛ ጀርባ ያለው ወንበር ከፊት ለፊቱ ደግሞ ሁለት የጎብኚ ወንበሮች አሉ። የጀርባው ግድግዳ ሞገድ የሚመስል ዲዛይን ያለው ነው። ግድግዳዎቹም የስዕል ፍሬሞች ተሰቅለውባቸዋል፤ ወለሉም የእንጨት ፓርኬት ነው።

አምላኬ! ይህ አርማ ሲያምር! የፌደራል ቤቶች ኮርፖሬሽን አርማ ነው። ሰማያዊው ዘመናዊ ሕንፃና ጡቦች የከተማ ልማትን ያሳያሉ። የኢትዮጵያ ሰንደቅ ዓላማ ምልክት ያለው ፀሐይ ደስታን ይገልጻል። ሲያስደንቅ! ዘመናዊነትንና ጥንካሬን ያሳያል።

አንድ አባት ከሁለት ሴት ልጆቹ ጋር ግድግዳ አጠገብ ቆሟል። አባቱ ቡናማ ጃኬት እና ጥቁር ሱሪ ለብሶ ሲስቅ፣ ልጆቹ እጅ ለእጅ ተያይዘዋል። ከበስተጀርባ በጡብ የተገነባ የደበዘዘ ግድግዳ ይታያል።

አንድ ሻጭ በሰማያዊ ሸሚዝ የለበሰ ወንድ በአረንጓዴ የዛፍ መናፈሻ ውስጥ ፍሬዎችን ሲያዘጋጅ ይታያል። በትላልቅ የእንጨት ጠረጴዛዎች እና በእጅ በሚገፋ ጋሪ ላይ ብዙ ሐብሐቦችና አናናሶች ተደርድረዋል። ሰውየው አንዱን አናናስ እያዘጋጀ ነው።

ጣሪያው በጣውላ የተሠራ ሲሆን፣ የወፎች ቅርጻ ቅርጾች ተንጠልጥለዋል። በመድረኩ ላይ የመሬት ገጽታ ሥዕልና የሙዚቃ መሳሪያዎች ተቀምጠዋል፤ አበባዎችም ከፊት በኩል አሉ።

ደማቅ ቀለም ያላቸው ቀይ፣ ቢጫ፣ አረንጓዴ እና ብርቱካናማ ቲማቲሞች የእርሻ ምርትን ሀብታምነት እና ውበት (መደነቅን) የሚያሳዩ ሲሆን፣ ለጤናማ አመጋገብ ፍላጎትን (ፍቅርን) ይፈጥራሉ።

አረንጓዴ የለበሰ ህጻን ልጅ በሁለት ገለባ ጣሪያ ወደተሠሩ ባህላዊ ቤቶች በሚያመራው ጠባብ የአፈር መንገድ ላይ እየሮጠ ይገኛል። በጎን በኩል ረዣዥም ሣሮችና ከፊል የታጠሩ አጥሮች እጅግ ጥሩ የመንደር ስሜት ይሰጣሉ።

አንድ ገበሬ በበሬዎች ታግዞ መሬት እየቀዳ ነው። አንደኛው በሬ ነጭ-ቡኒ ሲሆን ሌላኛው ጥቁር ነው። በሬዎቹ ረዥምና የተጠማዘዘ ቀንድ አላቸው። የግብርና ሥራው በበረሃማ መልክዓ ምድር ዳራና ሩቅ በተራሮች ሥር እየተካሄደ ነው።

እግዚኦ! ወይኔ ደስታ! ይህ የሬስቶራንት መግቢያ ሲያምር! 'ታሪክ ላውንጅ' የሚለው ጽሑፍና የውጭው የእንጨት ዲዛይን ውበትን ይገልጻል። በመስታወት ውስጥ ያለው የተንጠለጠለ ስጋ ሲያስደንቅ፣ የምግብ ጥራትን ያሳያል። እረ! ለምግብነት የሚያጓጓ ቦታ ነው።

ሰውዬው ባረጁ ግድግዳዎች ባለው ዎርክሾፕ ውስጥ የተጎዱ መኪናዎችን በጥንቃቄ ይጠግናል። ሦስት ነጭ መኪኖች ከመበላሸታቸው የተነሳ ጭንቀትን ይፈጥራሉ። ሰውዬው በአቧራ በተሸፈነው የመኪናው የኋላ ክፍል ላይ እየሰራ በብስጭት ይታያል።

የበዓል አከባበር ቦታው በብዙ ሮዝ ፊኛዎች ያጌጠ ነው። ከፊት ለፊት ትልቅ "19" የሚል ቁጥር አለ። ሁለት የወርቅ መሠረቶች ላይ ነጭና ወርቃማ ማስዋቢያዎች ተቀምጠዋል። ዳራው ለልደት ወይም ለሌላ ዝግጅት የተዘጋጀ ውብና የሚያምር ይመስላል።

ዋው ሲያምር ! ቀይ እንጆሪዎች በአበባ ሳህን ላይ ሲያስደስቱ ! የአትክልት ስፍራው አረንጓዴ ውበት ሲያጓጓ ! የእንጆሪው ብዛትና ፍሬው ሲያስገርም ! እረ ሲያስደስት!

በአንገት ማስቀመጫ ማኒኪን ላይ የወርቅ ጌጣጌጥ ስብስብ ቀርቧል። ስብስቡ ጉትቻ፣ አንገትጌና የአንገት ሐብል እንዲሁም ሁለት ቀለበቶችን ያካተተ ነው። ሁሉም ጌጣጌጦች ተመሳሳይ የክብ ጥልፍ ሥራና በመሀል ቀይ ድንጋይ አላቸው።

በሌሊት የተነሳ ባለ አምስት ፎቅ ሆቴል ይታያል። የሆቴሉ ሕንጻ የነጭ እና ቀይ ቡኒ ቀለም ድብልቅ ሲሆን፤ በመስኮቶች እና በኮርኒሱ ላይ በደንብ በርቷል። ከታች ደግሞ ቀይ ደረጃዎችና በሁለቱም ጎን አነስተኛ የውሃ ገንዳዎች አሉ።

ዋው ሲያስደንቅ ሰው! በስቱዲዮ ውስጥ አስፈላጊ ዜና ሲያቀርብ አለ። በልበ ሙሉነት መመልከቱ መደነቅን ይፈጥራል። የእሱ እይታ ሰላምንና መረጋጋትን ያሳያል። ግርማ ሞገስ! መልካም!

ሁለት ግልጽ በሆኑ የፕላስቲክ ከረጢቶች የታሸገ "በሶ" የሚል የተጠበሰ ገብስ ዱቄት ነው። ትልቁ ከረጢት አንድ ፓውንድ ሲይዝ፣ ትንሹ አራት ኦውንስ ይይዛል።

በርካታ ሰዎች ቀይ አፈር ባለው ቦታ ላይ ተንበርክከው ትንንሽ ችግኞችን ይተክላሉ። ሠራተኞቹ ጥላ ስር ሆነው ይሠራሉ፤ ከበስተጀርባ ትላልቅ ዛፎች እና አስፋልት መንገድ አለ።

ባለ ስምንት ጎን ቤተ ክርስቲያን በግራጫ የድንጋይ ግድግዳ እና በደማቅ ሰማያዊ የእንጨት ምሰሶዎች ተገንብታለች። በዙሪያው ዝቅተኛ የድንጋይ አጥር አለ፤ የቤተ ክርስቲያኑ ጣሪያ በላይ ደግሞ ሰማያዊ እና ነጭ ደመና ያለበት ሰማይ ይታያል።

ዋው! ሲያስደስት! በመደርደሪያ ላይ የተደረደሩት ሶፍቶዎች ሲያምሩ! ንጹህና የተስተካከለ አደራደር ደግሞ ያጓጓል። ጥቁርና ሰማያዊ ሳጥኖች ሲያስደምሙ! ሲያስገርም! ብዙ አማራጮች አሉ! ምርጥ አቅርቦት!

ሰማያዊ ልብስና ክራባት የለበሰ፣ መነጽር ያደረገ ሰው በጋዜጣዊ መግለጫ ላይ ሲናገር ያሳያል። እሱ በመድረክ ላይ ቆሞ፣ ብዙ የማይክሮፎን ስታንዶች ከፊት ለፊቱ ተደርድረዋል። ማይክሮፎኖቹ የብዙ የዜና ተቋማት ምልክቶች አሏቸው። ይህም የሰጡት መግለጫ ትልቅ ቦታ የሚሰጠው መሆኑን ያመለክታል።

ውሀ ባለው መሬት ላይ ብዙ ነጭና ፈዛዛ ሮዝ ፍላሚንጎዎች ይታያሉ። ከፊት በኩል አንድ ግራጫ ወጣት ፍላሚንጎ ጥቁር ክንፎቹን ዘርግቶ ቆሟል፤ ሌሎች ወፎችም በአጠገቡ ቆመዋል፣ አንዳንድ ጭንቅላታቸውንም ወደ ታች አድርገዋል።

ከሰማያዊ ዓይኖች ጋር ግራጫማ ጸጉር ያለው የዱር ድመት በድንጋይ ላይ በፍርሃት ስሜት እና በትኩረት ተቀምጧል። ድመቱ በግንባሩ እና በጅራቱ ላይ ጥቁር ምልክቶች አሉት። ከበስተጀርባ ጨለማ ቦታ ይታያል።

ቡናማ ፀጉርና ነጠብጣብ ያለው አንድ ጅብ በደረቅ መሬት ላይ ከጎን ሆኖ ይታያል። አፉን በትንሹ ከፍቶ ወደ ቀኝ ሲራመድ፤ የኋላ እግሮቹ ከፊት ያጠሩ ይመስላሉ። የእንስሳው ፀጉር ሻካራ ነው።

በርካታ ሰዎች ነጭ የባህል ልብስ ለብሰው፣ ፀሐይ በጠለቀችበት ሰፊ የእርሻ መሬት ላይ በደስታ ይዘምራሉ። ከመካከላቸው አንድ ሰው ሰማያዊና ቡናማ ቀለም ያለው ከበሮ ይመታል፣ ሌላው ደግሞ ዋሽንት ይነፋል። ከበስተጀርባ የተራራማ መልክዓ ምድርና ጥቂት ዛፎች አሉ።

አራት ገበሬዎች በጠራራ ፀሐይ ስር ጥቁር አፈር ለመበተን በጋራ እየሰሩ ነው። ሁለት ሰዎች አፈሩን በረጅም እንጨት ላይ በተዘረጋ ጨርቅ ተሸክመው ወደ መሬት እየወረወሩት ነው። በአካባቢው አረንጓዴ የደን እና የሳር ተክሎች በብዛት ይገኛሉ።

በጣም ደስ የሚል እና የሚያምር የጸሐይ ባንክ አርማ! ክብ የሆነው ቢጫ ጸሐይ ብርሃኗን ወደ ሁሉም አቅጣጫ ትልካለች። ከስር ደግሞ "ጸሐይ ባንክ" የሚል ጽሑፍ በአረንጓዴና በቢጫ ቀለሞች ተጽፏል፤ ይህም ብሩህና ተስፋ ሰጪ ስሜትን ይፈጥራል።

በአዳራሹ መሃል ላይ ያሉት የወለል ንጣፎች አንጸባራቂ ገጽታ አላቸው። ነጭና ክሬም ቀለም ያላቸው አበቦች በትላልቅ የአበባ ማስቀመጫዎች ውስጥ ተደርድረዋል። ሾጣጣ ቅርጽ ያለው የሚያብረቀርቅ ሻንደልዬ በጣሪያው ላይ ተንጠልጥሏል።

በዘመናዊ የቢሮ ክፍል ውስጥ ረዥም ስብሰባ ጠረጴዛና ስድስት የቆዳ ወንበሮች በጥቁር ምንጣፍ ላይ ተደርድረዋል። በጠረጴዛው ላይ ላፕቶፖችና ትናንሽ ተክሎች አሉ። ከኋላ በትልቁ መስኮት የአንድ ከተማ ትዕይንት ይታያል።

በኤሌክትሪክ ሥራ የሚያገለግል በብረት የተሰራና በአረንጓዴ የፕላስቲክ መያዣዎች የተሸፈነ መቆንጠጫ መሳሪያ ነው። የመቆንጠጫው መያዣዎች ትንሽ ተከፍተው ይታያሉ፤ የብርሃን ነጸብራቅ መሣሪያውን የበለጠ ብሩህ አድርጎታል። መሣሪያው በንጹህ ነጭ ጀርባ ላይ ቀጥ ብሎ ተቀምጧል።

ሁለት ዝንጀሮዎች በጠቆረ አስፋልት መንገድ ላይ ይገኛሉ። ከፊት ያለው ዝንጀሮ እየሮጠ ነው፣ ከበስተጀርባው ያለው ደግሞ ቁጭ ብሎ ዙሪያውን ይመለከታል። ከሁለቱም ጀርባ ጥቅጥቅ ያሉ አረንጓዴ ቅጠሎችና ቁጥቋጦዎች በግልጽ ይታያሉ።

ሁለት ሴቶች በባህላዊ የሐበሻ ልብስ ለብሰው በሕዝብ በተከበበ ሜዳ ላይ እየተራመዱ ነው። ሁለቱም ሴቶች ረጅም፣ ነጭ እና ጥቁር የጥልፍ ሥራ ያላቸው የዘመናዊ ፋሽን ልብሶችን ለብሰዋል። የለበሱት ሰዎች ወደ መድረክ በሚወስደው ምንጣፍ ላይ የሚጓዙ ናቸው።

አምስት ሰዎች በአንድ ዝግጅት ላይ ቆመዋል፤ ሦስቱ ሃይማኖታዊ ልብሶችን ለብሰዋል። በግራ በኩል አንድ ጳጳስ መስቀል ይዘዋል፤ በመሃል ሁለት ሙስሊም መሪዎች በባህላዊ ልብስ ይታያሉ። በስተቀኝ ሁለት ወጣቶች ሸሚዝ ለብሰዋል፤ ከበስተጀርባም በአበቦች ያጌጠ መድረክ አለ።

ሴትየዋ ባህላዊ የኢትዮጵያ ልብስ ለብሳ ቡና ስታፈራ ያሳያል። ነጭ ቀሚስ ለብሳ በእጅ የተሠራውን ጀበና በመጠቀም በትንሽ ኩባያዎች ቡና ትቀዳለች። ኩባያዎቹ በጥንታዊ የእንጨት ጠረጴዛ ላይ ተቀምጠዋል። ትዕይንቱ የቡና ሥነ-ሥርዓት አካል ይመስላል።

ደስ የሚል ሰማያዊና ቢጫ ቀለም ያለው የአሞሌ ምልክት ነው። "አሞሌ" የሚለው የግርጌ ጽሑፍ በዳሸን ባንክ መሰራቱን በግልጽ ያሳያል። የፋይናንስ ዘመናዊነትና እድገት የደስታ ስሜትን ያጭራል።

ሁለት ሰዎች ሙሉ የጥበቃ ልብስ ለብሰው እና የጀርባ ስፕሬይ መሳሪያ ይዘው የሆስፒታል ክፍል ሲያጸዱ ይታያሉ። በክፍሉ ውስጥ ሁለት የሆስፒታል አልጋዎችና የብረት ካቢኔት አሉ። በግድግዳው ላይ በእርሳስ የተሳሉ የሰዎችና እንስሳት ስዕሎች አሉ።

ያምራል! የገበያ ግርግርና የህዝብ ብዛት ሲያስደስት! ሰውየው ደስተኛ ሆኖ ፈገግ ሲል የንግድ ድባቡ በደስታ ሲደምቅ ያሳያል። እረ ሲያበረታታ! የህይወት እንቅስቃሴ ሲያጓጓ!

ሁለት ትልልቅ የሐብሐብ ፍሬዎች ጥቅጥቅ ባለ የሐብሐብ ተክል ቅጠሎች መሀል ወለል ላይ ተቀምጠዋል። ፍሬዎቹ ጥቁር አረንጓዴ፣ ቀላ ያለ አረንጓዴ እና ብጫ መስመሮች ያሏቸው ሲሆን፣ ዙሪያውን በቅጠሎች ተከበዋል።

ወታደራዊ ልብስ የለበሰ ሰው ገመድ ላይ ተንጠልጥሎ ዝቅ ባለ ግራጫ ሰማይ ስር ያለውን ጭቃማ ወንዝ ይሻገራል። ፊቱን ወደ ታች አድርጎ በእጆቹ ገመዱን የያዘ ሲሆን፤ ከኋላው ሌላ ሰው በርቀት ይታያል። በወንዙ ዳርቻዎች ላይ ጥቅጥቅ ያሉ አረንጓዴ ዛፎችና ቁጥቋጦዎች አሉ።

ሁለት ትላልቅ የቻይና ጎመን (ናፓ ጎመን) በመያዣ ሣጥን ውስጥ ቀርበዋል። የጎመኑ ቅጠሎች ጥርት ያለ አረንጓዴ ቀለም አላቸው። አንድ እጅ ከሣጥኑ ውስጥ አንዱን ጎመን ለመያዝ ተዘርግቷል። ጎመኑ ለሰላጣ እና ለአትክልት ወጥ ያገለግላል።

ዋው! ያምራል! ይህ ወጣት ባህላዊ ልብስ ለብሷል፤ ነጭ ጨርቅ ባለ ብዙ ቀለም ጥልፍ አለው። በስልኩ ላይ በጥሞና እያየ ጣቶቹን እየተጠቀመ ነው። ጥሩ የፀጉር አቆራረጥ አለው።

ጭንቅላቱና ጅራቱ ብርቱካናማ ቀለም ያለው ወፍ ጥቁር ደረት አለው። ወፉ በአረንጓዴ የሎተስ ተክል ፍሬ ላይ ቆሞ ወደ ፊት ይመለከታል። የበስተጀርባው አረንጓዴ ቀለም ወፉን ጎላ አድርጎ ያቀርበዋል።

በዛፍ በተከበበ ሜዳ ላይ በርካታ ወንዶችና ሴቶች ተክሎችን ሲተክሉ ይታያል። ብዙዎቹ ሰማያዊ ጭንብል (ማስክ) አድርገው በተለያዩ ልብሶች መሬት ላይ ጎንበስ ብለው ይሠራሉ። አንዳንዶቹ ደግሞ ለመትከል ጉድጓድ ይቆፍራሉ፤ ከበስተጀርባ ጥቅጥቅ ያሉ ረጅም ዛፎች አሉ።

መንገድ ዳርቻ ላይ በተዘረጉ ጨርቆች ላይ ብዙ የአትክልትና የቅጠላቅጠል ምርቶች ተቀምጠዋል። አንዲት ሴት የራስ መሸፈኛ አድርጋ ምርት ስትይዝ፣ ከፊት በኩል ነጭ ቫን እና ከኋላ የተለያዩ ሸቀጣ ሸቀጦች ያሉበት ሱቅ አለ።

ትልቅ ቢጫ ቀለም ያለው የኮንክሪት ብሎኬት መሥሪያ ማሽን ይታያል። ማሽኑ አዲስ የተሠሩትን፣ ግራጫ ቀለም ያላቸውን ባዶ ብሎኬቶች እያመረተ ነው። ብሎኬቶቹ በረጃጅም መስመሮች በተደረደሩበት ጠረጴዛ ላይ ተቀምጠዋል። ማሽኑ በብረት መቆሚያዎች ላይ የተገጠመ ሲሆን ለግንባታ የሚያገለግል ነው።

እንዴት የሚያስደስት አርማ! የአማራ ልማት ማህበር ምልክት ነው። የስንዴ ዘለላ፣ እርሻ፣ የኢንዱስትሪ ፋብሪካዎች፣ እና የወይራ ቅርንጫፍ የያዘች ነጭ ርግብ አሉ። የእርሻና የልማት ምልክት ነው። ሲያኮራ!

አንድ ጥቁር ጎድጓዳ ሳህን ውስጥ በርካታ የሚያብረቀርቁ፣ ብርቱካንማ-ቀይ ቀለም ያላቸው የድንች ጥብስ ቁርጥራጮች ተከማችተዋል። እነዚህ የተጠረዙና የተጠበሱ የሚመስሉ ጥብሶች በቅርብ ርቀት ላይ ያተኮሩ እና፣ ጀርባቸው ነጭ ዳራ ነው።

"ቤንማስ ሆቴል" የተባለ ዘመናዊ ባለ ብዙ ፎቅ ሕንፃ ነው። ሕንፃው የቀይ ቡኒ እና የሮዝ ቀለም ጥምረት ያለው ሲሆን በዙሪያው በረንዳዎችና ትላልቅ መስኮቶች አሉት። የሆቴሉ መግቢያ አካባቢ ካፌና ጠረጴዛዎች እንዲሁም አረንጓዴ ሜዳ እና የሰዎች እንቅስቃሴ ይታያል።

ዘመናዊ የሳሎን ክፍል ሲሆን የጂፕሰም ሰሌዳ የጣሪያ ዲዛይን ከ ድብቅ መብራት ጋር ውበትን ጨምሯል። በግድግዳው ላይ ያለው የሚዲያ ማዕከል ለቲቪ ማሳያ የታሰበ በተፈጥሮ ድንጋይ የተሸፈነ ነው። በጎን በኩል ያሉት ክፈፍ ያላቸው መደርደሪያዎች ደግሞ ለጌጣጌጥ ያገለግላሉ።

በቀለማት ያሸበረቁ ጫማዎችን ያሳያል። ጫማዎቹ የፒች-ብርቱካናማ ቀለም ያላቸው፤ ከፊት ለፊታቸው ደግሞ ትንሽ ሪባን መሰል ማሰሪያ አላቸው። አንዲት ሴት እግሮቿን በግራጫው አስፋልት ላይ አድርጋለች፤ ይህም ጫማዎቹ ለስላሳና ምቹ መሆናቸውን ያሳያል። ምስሉ ጫማውን በቅርበት አሳይቷል።

አምስት ልጃገረዶች ባለብዙ ቀለም ባህላዊ ልብሶች ለብሰው ግራጫ ቀለም ካለው ቤት ፊት ለፊት ቆመዋል። በቀይ፣ ቢጫ፣ አረንጓዴ እና ነጭ ቀሚሶች ላይ ቢጫና አረንጓዴ ሻሾች አድርገው ፈገግታቸውን ያሳያሉ። አንዳንዶቹም ትንሽ አበባ በእጃቸው ይዘዋል።

በጥፋት ምክንያት የፈራረሰ ሕንፃ ግድግዳዎች በግማሽ ቆመዋል። በርካታ ወንዶች ፍርስራሹን በማንሳት ሥራ ላይ ተጠምደዋል። ከፊት በኩል የተበተኑ የብረትና የጡብ ክምር እንዲሁም የተገለበጠ የውሃ ገንዳ አለ።

ጥቁር ሰማያዊና አረንጓዴ ቀለም ያለው የመጽሐፍ ሽፋን ይታያል። የሽፋኑ የላይኛው ክፍል ላይ በነጭ ፊደላት “የአማርኛ ፈሊጦች” የሚል ርዕስ በአማርኛ ተጽፏል። ከርዕሱ በላይኛው ቀኝ ጥግ ላይ ክብ ቅርጽ ያለው አርማ አለ።

ዋው ሲያምር! የሕጻናት ምረቃ! ደስታ! ትናንሽ ተማሪዎች በጥቁር ካባና ባርኔጣ አምረው ይታያሉ። በእጃቸው የያዟቸው አበቦች ደስታን ይፈጥራሉ። የትምህርት ፍቅር! ሲያስደንቅ! ለወደፊቱ ያላቸው ተስፋ ግርማ ሞገስ አለው!

በአንድ ካርቶን ሳጥን ውስጥ ብዙ አረንጓዴ ቃሪያዎች ተሞልተው ይታያሉ። ቃሪያዎቹ ረዣዥም እና ቀጫጭን ሲሆኑ፤ በሳጥኑ ውስጥ እርስ በርሳቸው ተደራርበዋል። ሳጥኑ ከውጪ ጥቁር እና አረንጓዴ ጠርዞች አሉት፤ መሬት ላይ ተቀምጧል።

ወይነ ጠጅ ቀለም ያለው የሚያምር የዲኮር ቦታ ሲሆን ይህ ቦታ እንዳልትና ሰርግ ያሉ ዝግጅቶች የሚከበሩበት ሲሆን ኬክ እና አበቦች ይታያሉ።

አንድ ሰው ሰማያዊና ቢጫ ቀለም ያለውን የብረታ ብረት መቁረጫ መሣሪያ እጀታ ይዞ ወደ ታች ያወርዳል። ትልቁ ክብ መጋዝ ጥቁር አራት ማዕዘን ቅርጽ ያለውን ብረት ለመቁረጥ ዝግጁ ነው። ብረቱ በቢጫ ማጠፊያዎች ተይዟል፣ ከኋላም ብረት ለማስረዘም የሚያገለግሉ።

ጥቁር ሰማያዊ ልብስና ቀይ ጥለት ያለው ክራባት የለበሰ አብይ አህመድ በግልጽ ብርሃን ስር ንግግር ያቀርባል። በቀኝ እጁ ምልክት ሲያደርግ፣ ትኩር ብሎ ወደ ፊት ይመለከታል።

ዋው ሲያምር! ብዙ የሚያብረቀርቁ ባለቀለም ፊኛዎች አየር ላይ ተንሳፍፈዋል። እያንዳንዳቸው 'ከሰኞ እስከ እሑድ ያሉ ዕለታት' ስማቸው በደማቅ ፊደላት ተጽፎባቸዋል። የፍቅር እና የደስታ ስሜትን ይፈጥራል።

ቀይና ነጭ ምልክት ያለው የፋሲል ከነማ እግር ኳስ ክለብ አርማ ነው። በላይ በኩል የፋሲል ግንብ ሲኖር፤ በታች ደግሞ የንጉሥ ፋሲለደስ ምስልና የጦር መድፍ ይታያል። አርማው ታላቅ የትውፊትና የክብር ስሜትን ይገልጻል፤ የጎንደርን ታሪክ ያስታውሳል።

ዋው ሲያስደንቅ! በደረቅ ሜዳማ ቦታ ላይ የጭላዳ ዝንጀሮዎች መንጋ እየተዘዋወረ ነው። ፀጉራማው መልካቸው ደስ ይላል። ጥቂት ሾጣጣ ዛፎች በሜዳው ላይ አሉ። ከበስተጀርባ ያሉት ተራሮች ደግሞ ውበት ጨምረዋል።

በርካታ ወንዶች የባሕር ሰማያዊ ቀለም ያለው ወታደራዊ የደንብ ልብስ ለብሰው፣ ነጭ ጓንት እና ጥቁር ኮፍያ አድርገው በሥርዓት ሲዘምቱ፣ እያንዳንዱ ሰው በታጠቀው ትከሻው ላይ መሣሪያ ተሸክሟል፤ የጦር መሣሪያዎቹም ወደ ላይ ተያይዘዋል።

አራት የብር የብረት መያዣዎች በነጭ ዳራ ላይ በሰያፍ ተቀምጠዋል። መያዣዎቹ የተለየ ቅርጽና መጠን ሲኖራቸው፣ በስተቀኝና ከኋላ ደግሞ ቀይና ነጭ የካርቶን ሳጥን አለ። መያዣዎቹ ለወረቀት ማስጠበቂያ የሚውሉ ናቸው፣ ትጋትንና የቢሮ ቁሳቁስን ያመለክታሉ።

በአንድ ፍራፍሬ መሸጫ ሱቅ ውስጥ የተለያዩ ፍራፍሬዎችና አትክልቶች ተከምረዋል። አረንጓዴ አቮካዶዎች፣ ቢጫ ሎሚዎች፣ አናናስና ቀይ ሽንኩርቶች በቅርበት ተሰብስበዋል። ከሱቁ ጣሪያ ላይ አረንጓዴ ሙዞች ተንጠልጥለዋል። ብርሃኑ ፍራፍሬዎቹን በግልጽ አሳይቷል።

ጋብቻ ለሰው ልጅ ቀጣይነት እና ቤተሰብን ለመመስረት አስፈላጊ ነው። በጋብቻ ጊዜ ወንዱ ለሴቷ ሴቷም ለወንዲ ላይተዋት ላትተወው ቃል የሚገቡበት ስርአት ነው። ይህም ስርዓት በተለያዩ አልባሳት ይከወናል።

ብራዚላዊው የእግር ኳስ ተጫዋች ኔይማር በአል ሂላል ክለብ ሰማያዊ ማልያ ለብሷል። ተጫዋቹ ፀጉሩን ቢጫ ቀለም ቀብቷል። ትንሽ ወደ ቀኝ አዙሮ ፈገግ እያለ አድናቂዎቹን እየተመለከተ ነው።

አንድ ነጭ የጭነት መኪና በተለያዩ የተሳሰሩ እቃዎች፣ ሻንጣዎች እና ጎማዎች ከመጠን በላይ ተጭኗል። ሁለት ሰዎች በእቃዎቹ አናት ላይ ተቀምጠው ሲጓዙ፣ ሌሎች ሁለት ሰዎች ከታች በመኪናው ዙሪያ ቆመዋል። ሰማዩ ጥቁር እና የደመናማ ነው።

ሁለት ሰዎች በቴሌቪዥን ፕሮግራም ላይ ሲወያዩ። መረጋጋት። ሁለቱም በተመሳሳይ ልብስ ወንበሮች ላይ ተቀምጠዋል። ሲያሳስብ! የውይይቱ ርዕስ ከታች ተፅፎአል። ትኩረት። በስተጀርባ ሰማያዊ መብራቶች አሉ።

በገበያ ላይ የተለያዩ ቅመማ ቅመሞችና ጥራጥሬዎች በከረጢት ተዘርግተዋል። ከተለያዩ ቀለማት እና ቅርጾች ያላቸው ኮረኮንች በከረጢቶቹ ላይ ክምር ፈጥረዋል። ከጀርባ ደግሞ የበርበሬ፣ የሺህ ቅመም እና የሌሎች ቅመሞች ኮረብታዎች ይገኛሉ።

በአምባሳደር መደብር ውስጥ ብዙ አይነት ጥቁር እና ሰማያዊ ሱፎች ተሰቅለዋል። ማኒኪኖች በቀይ እና ወይን ጠጅ ሱፎች ለብሰው የፋሽን ምርጫ ነፃነትን ያሳያሉ። የተሰለፉ ጫማዎችና ክራባቶች ግለሰቦች የራሳቸውን ዘይቤ የመፍጠር ነፃነት እንዳላቸው ያረጋግጣሉ።

ዋው! ሲያስደስት! ሰውዬው አረንጓዴ ማሳ ውስጥ ቆሟል፤ ቅጠሎቹ ደግሞ በጣም ደስ ይላሉ። ታላቅ ምርት ነው! ሲያምር! የገበሬው ፊት በስራው ኩራት እና ደስታ ይታይበታል። ሲያስደስት! ምርጥ ስራ!

ዋው ሲያስደንቅ! ሰፊ ወንዝ በሁለት አረንጓዴ ኮረብታዎች መሃል ሲፈስ። የወንዙ ውሃ ቡኒ ቀለም አለው። በአካባቢው ጥቅጥቅ ያለ ተክልና ዛፎች አሉ። ከላይ ያለው ሰማያዊ ሰማይ ሲያምር! የተፈጥሮ ውበት ልብን ይማርካል! ሲያጓጓ!

ሁለት ወፍራምና ያልበሰሉ አረንጓዴ ፓፓያዎች በተፈጥሮ ቡናማ አፈር ላይ ተቀምጠው ይታያሉ። የአንድ ሰው ነጭ ጫማ ጥግ ላይ በመታየቱ የምርቱን ጥራት እና ከእርሻ ላይ የመሰብሰብን እርካታ ያሳያል።

ሰማያዊና ቀለም ያላቸው ሙሉ የጂኦሜትሪ መሳርያዎች ስብስብ ይታያል። ትላልቅ መለኪያ እና ኮምፓስ በግልጽ ጎልተው አሉ። አንድ ኮምፓስ እርሳስ ይዟል። ገዢዎች፣ ፕሮትራክተር፣ ትሪያንግል ገዢ፣ ሹል ማድረጊያ እና መለዋወጫዎች በጠረጴዛ ላይ ተቀምጠዋል።

ወይኔ የቃሪያ መአት! ደማቅ ቀይ በርበሬ በካርቶን ተደርድሮ! ይህ ለቅመማ ቅመም ወዳጆች ድንቅ ምርት ነው! ጣዕሙን የሚያደምቅ ትኩስ በርበሬ! ለውጭ ገበያ የሚቀርብ ታላቅ ጥራት!

ሶስት ወጣት ሴቶች ዘመናዊና ባህላዊ አልባሳትን አዋህደው ለብሰው አብረው ቆመዋል። መሀል ያለችው ሴት ሮዝ እና ጥቁር ጃኬት ቀሚስ ከጥቁር መረብ ቀሚስ ጋር ለብሳለች። ሌሎቹ ሴቶች ደግሞ በጂኦሜትሪክ የተሰሩ ጃኬቶችን እና ቀሚሶችን አድርገዋል።

ማስታወቂያ "የግል ባለሀብት ለሚሆኑ ሰዎች የሚቀርብ" አገልግሎት ያቀርባል:: በሁለት ዓምዶች የተቀመጡ የገንዘብ መጠኖች በብር ተጽፈዋል:: ከታች ደግሞ "Ethio Stock Broker" የሚል ስምና የስልክ ቁጥሮች ይገኛሉ::

በርካታ ሰዎችን ያሳያል። ሰዎች ሰማያዊና ነጭ መለያ ለብሰዋል። በአውቶብስ ዙሪያ ሆነው ሰማያዊና ነጭ እንዲሁም ቀይና ነጭ ባንዲራዎችን እያውለበለቡ ነው። ይህ ደጋፊዎች የቡድናቸውን ድል ሲያከብሩ ወይም ለመደገፍ ሲጓዙ የሚያሳይ ይመስላል።

በጣም ረጅም የሆነ፣ ግልጽና ሰማያዊ ቀለም ያለው የፕላስቲክ ቱቦ ተጠቅልሎ በነጭ ዳራ ላይ ተቀምጧል። የቱቦው ጠርዝ ወደ ውጭ የሚመለከት ሲሆን፣ ውስጠኛው ክፍተት በግልጽ ይታያል። ክብ ቅርጽ ያለው ጥቅልል ላይ ብርሃን ያንጸባርቃል።

ተከታታይ የሆኑ ነጭና ቢጫ የታክሲ ተሽከርካሪዎች በመስመር ቆመዋል። ታክሲዎቹ በጣሪያቸው ላይ ቢጫ "TAXI" የሚል ምልክት አላቸው። የፊት ለፊቱ ታክሲ በር ተከፍቷል፤ ሹፌሩም ሊገባ ነው። ከኋላ በኩል ረዣዥም የዘንባባ ዛፎች እና ጥቅጥቅ ያሉ አረንጓዴ ዛፎች አሉ።

ጥቁር እና ቀይ ቀለም ያለው ትልቅ የእጅ ባትሪ ነው። ለብርሃን አገልግሎት የሚውል ሲሆን፣ ትልቅ አንጸባራቂ ሌንስ አለው። ለመያዝ የሚያመች እጀታ ከላይ በኩል አለው። ባትሪ የሚጠቀም ሲሆን፣ በጨለማ ጊዜ ለማብራት እና ለጉዞ ጠቃሚ ነው።

በኮንስትራክሽን ቦታ የኮንክሪት ማደባለቂያ ጣቢያ ይታያል። ጣቢያው ሁለት ረዣዥም ነጭ ታንኮች እና የማምረቻ ማሽን አለው። አንድ ነጭ ሲሚንቶ ተሸካሚ መኪና ኮንክሪት ለመቀበል ከመሳሪያው በታች ቆሟል።

ትንሽ ቡናማ ቀለም ያለው የዱር እንስሳ (ሚዳቋ የሚመስል) በሳርና በቁጥቋጦ በተሸፈነ ተዳፋት ላይ ቆሟል። እንስሳው ከበስተጀርባው ከደረቅ ሳር ጋር ተቀላቅሎ ይገኛል፤ ከጎን በኩልም ወፍራም አረንጓዴ ቅጠሎች ይታያሉ።

ኩሪፍቱ ሪዞርትና ስፓ ወደሚለው የእረፍት ቦታ የሚወስድ መግቢያ በር ነው። በባህላዊ የድንጋይ አጥርና በሳር የተሰራው ቅጥ የአካባቢውን ውበት ያሳያል። ነጭ ቲሸርት የለበሰው ሰው ወደ መዝናኛው ሲገባ ይታያል።

የድሮ ዓይነት ሕንፃን ያሳያል። ሕንፃው ቢጫ ቀለም ያለው ሲሆን በረንዳው ላይ የእንጨት ቅርጻ ቅርጾች አሉት። በላይኛው በረንዳ ላይ ጥቁር ቡናማ የእንጨት አጥር አለ። የመግቢያው በርና መስኮቶቹ ቅስት አላቸው።

አንድ ጥቁር ልብስና ቀይ ክራባት የለበሰ ሰው በስብሰባ ላይ ተቀምጦ ሲናገር ይታያል። ሰውየው ቀኝ እጁን ወደ ላይ ቀስሮ የሚያመላክት ሲሆን፣ በፊቱ ያለው ማይክሮፎን ድምፁን ለማጉላት ተዘጋጅቷል።

ሰባት የብሪታኒያ ቡርቦን ብስኩት ፓኬጆች በረድፍ ተደርድረዋል። ቡኒው ቀለም የበላይ ሲሆን እያንዳንዱ ብስኩት በውስጡ ያለውን የክሬም ጣዕም ከጥቅል ውጪ በነፃነት ያሳያል። የብስኩት ምርጫ ነፃነትን የሚያንጸባርቅ ይመስል ብዙ ፓኬጆች ለፍጆታ ዝግጁ ናቸው።